ረዣዥም ጥቁር ፀጉር ያላት ሴት በካሬዲንግ ቀሚስ (Strapless dress) የለበሰችው በፋሽን ትርኢት መድረክ ላይ ነው። ቀሚሱ በሰማያዊና ነጭ ካሬ ጥለት እና በነጭ ክብ ቅርጽ የተዋቀረ ነው። የኢትዮጵያ ባህላዊ ልብሶች በዘመናዊ ፋሽን እንዴት እየተዋሃዱ ነው?

የ"X" ቅርጹ ከሁለት ቀጭን መስመሮች የተሠራ ሲሆን፣ በመሃል ላይ ክፍተት ያለው ዘመናዊ ዲዛይን አለው። ጥቁር ዳራ እና ነጭ የ"X" ምልክት ጥምረት በምስሉ ላይ ምን አይነት የስሜት ወይም የፅንሰ-ሀሳብ ስሜት ይፈጥራል?

በቅርብ ርቀት የተነሳው ይህ ምስል ደስተኛ እና ፈገግታ ያላት ሴት ፊት ላይ ያተኩራል። ሴትየዋ ጥምዝ፣ ቡኒና ቀይ ቀለም የተቀላቀለበት ጸጉር አላት፡፡ የሰውነት ጌጣጌጦችና የአንገት ሐብል ያደረገችው ይህች ሴት ማን ትሆናለች?

ረዣዥም የእንጨት ጠረጴዛዎች በነጭና ቀይ የተሸፈኑበት፣ የሳር ጣሪያና የእንጨት ወንበሮች ያሉት ትልቅ አዳራሽ በውስጡ አለ። በዚህ ዓይነት ቦታ ላይ የተዘጋጀ ባህላዊ የኢትዮጵያ ግብዣ ምን ዓይነት መስተንግዶ ይኖረዋል?

በመንገድ ዳር፣ በርካታ ሰዎች በጥቁር አፈር ላይ በጉልበታቸው ተንበርክከው ወደ ሰማይ እጃቸውን ዘርግተዋል። አንዳንዶቹ አረንጓዴ ተክሎች ይዘው ሲሆን፣ አዋቂዎችና ልጆችም በአካባቢው ይታያሉ። ይህ የጋራ ተንበርክኮ ምን ዓይነት የማህበረሰብ ጥያቄ ወይም ጸሎት ሊሆን ይችላል?

ጥቁር ልብስ የለበሰ ሰው በብሔራዊ ሰንደቅ ዓላማ ፊት ለፊት ተናገረ። ንግግሩ ከብዙ ጋዜጠኞች ማይክሮፎን ፊት ቀርቧል፣ ከታች ደግሞ የምልክት ቋንቋ ተርጓሚ ሴት ትታያለች። ንግግሩ ከዜና ዘገባ ጋር የተያያዘ ነው። አስቸኳይ ዜና ከሆነ በምን አይነት መልኩ ለህዝብ ይቀርባል?

ትልቅ ጠመዝማዛ ቀንዶች ያለው ቡናማ ቀለም ያለው ምድረበዳ ፍየል በአረንጓዴ ሳር ላይ ቆሟል። እንስሳው ቀጭን እግሮችና ቀለል ያለ የሆድ ክፍል አለው። የፀሐይ ብርሃን በጀርባው ላይ ይነጸባረቃል። ይህ የዋህ ፍጡር የትኛው ብሔራዊ ፓርክ ይኖራል?

አንዳንድ ሴቶች ባህላዊ ልብስ ሲለብሱ፣ ወንዶቹ ደግሞ ክራባት ያደረጉ ጥቁር ሱፍ ለብሰዋል። በተቀመጡ ሰዎችና ባንዲራዎች ፊት የሚካሄደው ይህ ሥነ ሥርዓት ምን ዓይነት ሕጋዊ ክስተት ሊሆን ይችላል?

ጎርፍ ያጥለቀለቀው የወንዝ ውሃ በሩጫ ይፈሳል። ውሃው ቡናማና ጭቃማ ነው። በሩቅ አረንጓዴ ዛፎች እና ቁጥቋጦዎች አሉ። ይህ የጎርፍ ውሃ በዙሪያው ላለው አካባቢ አደጋ ያመጣል?

ግዙፍ የውሃ ግድብ እና የኮንክሪት ውሃ ማውጫ መዋቅር በሁለቱም በኩል በአለት የተጠናከረ ነው። ውሃው በመጠኑ ደመናማ ነው። ይህ ግድብ የተገነባው ለኤሌክትሪክ ኃይል ማመንጫ ነው ወይስ ለመስኖ አገልግሎት?

ረዥም ኩርባ ጸጉር ያላት ሴት በቅርበት ተነስታለች፤ በፊቷ ላይ የሚያምር ሜካፕ አድርጋለች፣ ቀላል ነጭ ሻሽ ትከሻዋ ላይ ተጥሏል፣ ቀይ ማዕከላዊ ድንጋይ ያለበት ወርቃማ የአንገት ጌጥ ለብሳለች። የለበሰችው ሻሽ እና ጌጥ የባህላዊነት ስሜት ምን ያህል አለው?

ቅርጫቱ የተለያዩ ደማቅ ቀለሞችን በመጠቀም በጂኦሜትሪክ እና በሄሪንግ አጥንት ቅርጽ ተወርፏል። የላይኛው ጫፍ ደግሞ ቀይ ቀለም አለው። ይህ ዓይነቱ ባለ ብዙ ቀለም ያለው ባህላዊ የሽመል ቅርጫት በኢትዮጵያ ውስጥ የትኛውን ብሔር ወይም የባህል ቡድን ሊወክል ይችላል?

ሱቁ በልዩ ልዩ የሐገር ባህል ልብሶች ተሞልቷል። ነጭ ሽፎንና ጥልፍ ያላቸው ቀሚሶች አሉ። ሰማያዊና ወርቃማ ቀለሞች የበዙባቸው ቀሚሶች ይንጠለጠላሉ። በግንባር ቀደምትነት የተጣጠፉ ነጭ ጨርቆች ተቀምጠዋል። በአሁኑ ጊዜ በኢትዮጵያ የባሕል ልብሶች ዲዛይን ምን ዓይነት ለውጦች እየመጡ ነው?

አንድ ሰው አጭር የተፈጥሮ ጥምዝ ጸጉር ያለው ሆኖ፣ በጎን በኩል በተላጨው ቦታ ላይ ጥርት ያለ የመብረቅ ምልክት የተቀረጸበትን ዘመናዊ የፀጉር ነው። የዚህ አይነት የፀጉር አቆራረጥ ዘይቤ በአሁኑ ጊዜ በየትኞቹ የህብረተሰብ ክፍሎች ዘንድ ይበልጥ ተወዳጅ ነው

ሁለት ባንዲራዎች በቅርበት ተንጠልጥለዋል። አንደኛው የኢትዮጵያ ባለሶስት ቀለም ባንዲራ ሲሆን፣ ሌላኛው የአፍሪካ ህብረት አረንጓዴ ባንዲራ ነው። ባንዲራዎቹ በትንሽ ወርቃማ ጫፍ ባላቸው ምሰሶዎች ላይ ይሰቀላሉ። ይህ ጥምረት በምን አይነት ታሪካዊ ክስተት ላይ ትልቅ ቦታ አለው?

የዶቭ አርማ በጠርሙሱ አናት ላይ በ ቡናማ እና ቢጫ ቀለማት ሲታይ፤ መጠኑ 400 ሚሊ ሊትር ወይም 13.5 አሜሪካን ፍሎዝ (U.S. fl. oz.) እንደሆነ ተጽፏል። የኮኮናት ዘይትና የኮኮዋ ቅቤ ለቆዳ የሚሰጡት ዋና ዋና ጥቅሞች ምንድናቸው?

ይህ ፎቶግራፍ በሮዝ ቀለም የታሸገ የ ለሰ "Soft Touch" ሳሙና ያሳያል። በማሸጊያው ላይ ለስላሳ ቆዳ ለመስጠት የተሰራ እንደሆነ በእንግሊዝኛና በሌላ ቋንቋ ተጽፏል፤ እንዲሁም የፈረንሳይ ጽጌረዳን ይዟል። ይህ ሳሙና ለቆዳ ምን አይነት ለውጥ ያመጣል?

ሙስሊም የሚመስሉ ብዙ ወንዶች በውጪ ስፍራ ተሰብስበው ቆመዋል። ሁሉም ነጭ ልብስ እና ነጭ ካባ ኮፍያ ለብሰዋል። ከፊት ለፊት ያለውሽማግሌ ነጭሻሽ በትከሻው ላይ አድርጓል። ምናልባትም የሃይማኖት በዓልን ምክንያት በማድረግ ነው። ሙስሊሞች እነዚህን ነጭ ልብሶች የሚለብሱት በየትኛው የሃይማኖት በዓል ላይ ነው?

ከጥቁር ድንጋይ የተገነባውና በላይኛው ክፍል የአንበሳ ቅርጾች የተቀመጡበት የአዲስ አበባ ዩኒቨርሲቲ ዋና በር ነው። አንዳንድ ሰዎች ወደ ግቢው ሲገቡ በሩ ክፍት ነው። በጥንታዊ ዘይቤ ያጌጡ መግቢያዎች በጎኖቹ አሉ። የዩኒቨርሲቲው ግቢ በር ከየትኛው ዘመን ታሪካዊ ቅርስ ጋር ይገናኛል?

ጥቅጥቅ ባለ የህዝብ ሰልፍ ላይ ወታደሮች ነጭ የጭነት መኪናዎች ላይ ቆመው አሉ። ከበስተጀርባ በዘውድ ቅርጽ ያለው ቢጫ እና አረንጓዴ የኢትዮጵያ ባንዲራ በንፋስ ይውለበለባል። አብዛኞቹ ሰዎች ወታደራዊ ልብስ ለብሰዋል። ወታደሮቹ የአንድን ወገን የሰላም ተልዕኮ ይወክላሉ?

ሁለት ወጣት ሴቶች ጥቁር ዘመናዊ ልብሶችን ለብሰው ፈገግ እያሉ። ልብሶቹ የሀገር ባህል ጥልፎችን በዘመናዊ አቆራረጥ ተቀላቅለዋል። አንዷ ሴት ቀጭን የቆዳ ቦርሳ አላት፤ ሁለቱም ጥቁር ካልሲ ለብሰዋል። የቅርብ ወዳጅነታቸው በፈገግታቸው ይንጸባረቃል። ይህ ፋሽን የኤትዮጵያ ወይስ የኤርትራ ዲዛይን ነው?

አረንጓዴና ነጭ ቀለም ያለው ትልቅ አውቶቡስ ቆሟል። ከፊት ለፊት ሁለት ሰዎች ሲሄዱ፣ ከመካከላቸው አንዱ ወደ ታች እያየ ይጓዛል። በአውቶቡሱ መሃል ላይ '1st Level' የሚል የእንግሊዝኛ ጽሁፍ ተጽፏል። የአውቶቡሱ መውጫ በር የትኛው ነው?

ከአየር ላይ የተቀረፀ የሚመስል ንድፍ የእግር ኳስ ሜዳ እና የአትሌቲክስ ትራክን ያሳያል። ይህ ስታዲየም ምን ያህል ተመልካች የመያዝ አቅም አለው?

ጥቁር ቀለም ያለው ረጅም እጀታ ያለው የቅጠል መጥረጊያ መሳሪያ ይታያል። የመጥረጊያው እጀታ በቢጫ ክፍልፋዮች የተከፋፈለ ሲሆን፣ መሳሪያው ብዙ ጠንካራና ወደ ፊት የታጠፉ የብረት ጥርሶች አሉት። መጥረጊያው ቅጠሎችንና የደረቁ ሳሮችን ለመሰብሰብ ያገለግላል።

ንድ የመንግሥት ባለሥልጣን የሚመስል ሰው ሰማያዊ ልብስ (ሱት) እና ባለመስመር ክራባት ለብሶ በጠረጴዛ ላይ ተቀምጧል። ግለሰቡ በቁም ነገር ወደፊት እየተመለከተ እስክርቢቶ ይዞ ቀርቧል። በአሁኑ ጊዜ የኢትዮጵያ ጠቅላይ ሚኒስትር ማናቸው?

ከሮዝ ክዳን ያለው የዶቭ ሻምፑ ጠርሙስ በነጭ ጀርባ ላይ ይገኛል። ጠርሙሱ ለቀለም የተቀባ ጸጉር 'Color Protect' የሚል ጽሑፍ አለው። መጠኑ 355 ሚሊ ሊትር ሲሆን 'ከ100% የጸጉር ፋይበር የተሰራ' የሚል ማኅተም አለው። ሻምፑን ማን ያመረተ ነው?

ብሩህ የጥናት ክፍል ነው። የእንጨት ጠረጴዛዎች እና ወንበሮች ተደርድረው ይታያሉ፤ በጎን በኩልም ለግል ንባብ የተዘጋጁ ክፍሎች አሉ። ወለሉ ነጭ ሲሆን ግድግዳው ቢጫ ነው። ይህ ክፍል ለጸጥታና ለትኩረት የተመቻቸ ነውን?

ትኩረት የተደረገበት ፎቶ ከቢጫ እስከ አረንጓዴ ቀለም ያላቸው የተለያዩ መጠኖች ያላቸው ሲትረስ ፍራፍሬዎች መሬት ላይ ተዘርግተው አለ፤ እነዚህ ትላልቅ፣ ሻካራ ቆዳ ያላቸው ፍራፍሬዎች ለየትኛው የሲትረስ አይነት የሚጠቁሙ ሲሆን ምን ጥቅም ሊኖራቸው ይችላል?

መኪናው ትላልቅ ጎማዎች ያሉት ሲሆን የፊት አካፋው ብዙ አፈር ጭኗል፤ ከበስተጀርባው ደግሞ ደመናማ ሰማይና በግንባታ ላይ ያሉ አወቃቀሮች ይታያሉ። በኮንስትራክሽን ሥራ ላይ ይህ ዓይነቱ የኋላ አካፋ ያለው መኪና (Backhoe Loader) የሚያከናውናቸው ሁለት ዋና ዋና ተግባራት ምንድናቸው?

ልጆች የሚጫወቱባቸው ስድስት የተለያዩ ቀለሞች ያላቸው የእንስሳት እና የተፈጥሮ አሻራ ማተሚያዎች ተቀምጠዋል። ከታች ባለው ነጭ ወረቀት ላይ በእያንዳንዱ ማተሚያ የታተሙ ምስሎች ይታያሉ። ልጆች ማተሚያዎቹን በብዛት የሚጠቀሙበት የትኛው እንቅስቃሴ ላይ ነው?

እናትየዋ ባህላዊ ቀሚስና የራስ ልብስ ደርበዋል፤ ሁሉም የአባወራው አባላት በአንገትጌና በእጅጌው ላይ ተመሳሳይ ጥልፍ ያለው ልብስ ለብሰዋል። ይህ ቤተሰብ ለብሶ የሚታየው ባህላዊ ልብስ በኢትዮጵያ ምን መጠሪያ አለው?

የውሃ መውረጃ አጠገብ በቡድን የቆሙ ቱሪስቶች አሉ። አብዛኛዎቹ ፎቶግራፍ በማንሳት ወይም መልክዓ ምድሩን በመመልከት ላይ ናቸው። ከበስተጀርባ በሳር የተሸፈኑ ባህላዊ ጎጆዎች አሉ። ይህ የውሃ መውረጃ የትኛው ነው? የጎብኚዎቹ የአየር ሁኔታ ምን ነው?

ፍሬም ባለው ስዕል ላይ ሦስት የቡና ስኒዎች አንዱ በሌላው ላይ ተደራርበዋል። ስኒዎቹ ነጭ ሲሆኑ በቀይ፣ ቢጫና አረንጓዴ ቀለማት መስመሮች አላቸው። በመሃል የአንበሳ ምስል በላያቸው ላይ ተቀርጿል። እነዚህ ስኒዎች ለሻይ አሊያም ለሌላ መጠጥ መጠቀም ይቻላል?

ሰውዬው ከበስተጀርባው Emirates FA CUP የሚሉ ማስታወቂያዎች ባሉበት ስፍራ ላይ ተቀምጦ ወደ ፊት እየተመለከተ ነው። ሰውዬው ጢም መተው እና የፀጉር አሠራሩ ምን ዓይነት መልክዓዊ ወይም ባህላዊ ዳራ እንዳለው ያመላክታል?

ትልቅ ነጭ መድረክ፣ በዙሪያው ባለ ነጭ ፀጉር የተሸፈነና በአራት ጥራዝ አበባዎች ያጌጠ ነው። መድረኩ ላይ ነጭ ወንበርና ጠረጴዛ አለ። መድረኩ ለማን ተዘጋጅቷል?

ሦስት ወንዶች በ ቦክስ ዝግጅት ላይ ፈገግ እያሉ ይታያሉ። መካከለኛው ሰው ቀይ ልብስ ለብሶ የቦክስ ጓንት አድርጓል። ከበስተጀርባ ጽሑፎች አሉ። ይህ ዝግጅት በየትኛው ስፖርት ውድድር ላይ ለማለፍ የሚያስችል ነው?

መንገዶች በሚሠሩበት ክፍት ቦታ ላይ ሰዎች በድንጋይ በመጠቀም መንገድ እየዘረጉ ነው። ግንባታው በግማሽ የተጠናቀቀ ባለ ብዙ ፎቅ ሕንፃ አጠገብ ሲሆን፣ የከተማ ገበያ አካባቢ ይመስላል። ይህ የግንባታ ዘዴ ምን ዓይነት የመንገድ ዝርጋታ ዘዴ ተብሎ ይጠራል?

ውሃ እለት ከእለት ከምንጠቀማቸው ነገሮች ውስጥ አንዱ እና ዋነኛው ነው። ውሃን ከከርሰ ምድር፣ ከኩሬ፣ ከባህር እና ከውቅያኖሶች እናገኛለን። በምድር ላይ ውሃ ምን ያክል ፐርሰንት ይይዛል?

ግንብ ያለው ጥንታዊ ምሽግ ወይም ቤተመንግስት በጠራራ ፀሐይ ይታያል። ህንፃው ከድንጋይ የተሰራ ሲሆን በግንቡ ጫፍ ላይ የጥርስ ቅርጽ ያላቸው አጥር አሉ። አጠገቡም ጉልላት ያለው ግንብ አሉ። ቦታው የትኛው ታሪካዊ ቅርስ ነው?

መንገዱ ወደ ተራራው ጫፍ ወጣ ብሎ የሚዘልቅ ሲሆን፣ ሰዎች በጥቂቱ በረድፍ ወደ ላይ ሲወጡ ይታያሉ። ከታች በስተቀኝ፣ ግድግዳ እና በከፊል ቀይ የአልጋ ልብስ ይገኛል። ይህ ስፍራ ከየትኛው የሀገሪቱ ክፍል ወይም ታዋቂ ቦታ ጋር ሊገናኝ ይችላል?

ባለ ብዙ ክፍልፋይ ስክሪን ላይ ከተለያዩ አገሮች የተውጣጡ ወጣት ምሁራን ፎቶዎች ይታያሉ። ከእነዚህ መካከል ኢትዮጵያን የምትወክለው "አሲያ ከሊፋ" ይህ መድረክ ለወጣቶች ምን እድል ይፈጥር ይሆን?

አንድ ጎልማሳ ሰው በቀይና ነጭ ባለመስመር ሸሚዝ ለብሶ፣ ከፊሉ በእንጨት በተሰራ መሳሪያ ተሸፍኖ ይታያል። እጁን በመሳሪያው ላይ አስቀምጦ፣ ወደ ፊት ተደግፎ ዘፈን ሲዘፍን አንገቱን ቀና አድርጓል። ዳራው ነጭ እና ቀላል የቤት ውስጥ ቅንብር ምንድነው?

ጨለማማ አሻንጉሊት የሚመስል ምስል ያላት ሴት ባህላዊ ምጣድ ትጠቀማለች። ሴትየዋ የኢንጀራን ሊጥ በመዳፏ ገልብጣ ከምጣዱ ላይ ታስቀምጣለች። የቆርቆሮ ግድግዳ ባለው ወጥ ቤት ውስጥ እንጨትና ፍም ከምጣዱ ስር እየነደዱ ይገኛሉ። ምጣዱን ለመሥራት የትኛው ቁስ ተጠቅመዋል?

አንድ ዘመናዊ ሰማያዊ ውሃ ባለው ባህር ላይ አንድ ትልቅ ጥቁር ድንጋይ የሚገኝበት ቆንጆ የመሬት ገጽታ ምስል ይታያል። በስተጀርባ ብርቱካናማ እና ሰማያዊ ሰማይ ጎልቶ ይታያል። ይህን ቴሌቪዥን ለመግዛት ዋናው ምክንያት ምንድን ነው?

ብዙ የሾሉና አረንጓዴ የእህል ተክሎች በቅርብ ቀርበው ተቀርጸዋል። እህሉ ያልበሰለ ሲሆን ረዣዥም ቅጠሎችና የሾህ ራሶች አሉ። ተክሎቹ ጥቅጥቅ ያለ የእርሻ ቦታ ይመስላል። እነዚህ የእህል ተክሎች ሲበስሉ ወደ ምን አይነት ምግብነት ይቀየራሉ?

በምስሉ ላይ፣ በዛፎች ስር የተቀመጡና የቆሙ ሴቶች እንዲሁም ሕፃን ይታያሉ፤ ሴቶቹም ባለቀለም ልብስና ሻሽ ለብሰዋል፤ ይህ ቡድን ስለ ምን ጉዳይ እየተወያየ ሊሆን ይችላል?

ከቆዳ ውበት ጋር የተያያዙ ሁለት የተለያዩ የፊት ህክምናዎች በአንድ ላይ ቀርበዋል። በአንዱ ክፍል ጥቁር ነጥቦችን ማስወገድ ሲታይ፣ በሌላኛው ደግሞ አይኖች ላይ በጭንብል መረጋጋት አለ። እነዚህ ሁለት የቆዳ እንክብካቤ ዘዴዎች ለፊቱ ጤንነት የሚሰጡት ጥቅም ምንድን ነው?

ብዙ የገበሬ ማጭዶች ተከምረው መሬት ላይ አሉ። ማጭዶቹ የብረት ምላጭ እና የእንጨት መያዣ ያላቸው ሲሆን፣ አብዛኞቹ ተጠማዝዘው የተሠሩ ናቸው። በአጠገባቸው በከረጢት የታሸጉ ምርቶች ይታያሉ። እነዚህ ማጭዶች በግብርና ውስጥ ምን ዓይነት ሰብል ለማጨድ ይበልጥ ይጠቀማሉ?

ጥቁር ልብስ የለበሰ፣ ሰንሰለት እና የእጅ አምባር ያደረገ፣ እጆቹን አጣጥፎ በትንሹ ወደ ግራ ዞሮ የሚመለከት ሰው። በስተጀርባ በደበዘዘ ሁኔታ ሕንፃዎች እና የሰዎች ስብስብ ይታያሉ፤ የቦታው ሁኔታ ምንድን ነው? የሰውየው ስሜት ምንን ይገልጻል?

ይህ ምስል ከኋላ በኩል የቆመች አንዲት ህፃን ጥቁር ፀጉሯ በአራት ትላልቅ የተጠማዘዙ ጠፍር (twists) ተሰርቷል። የፀጉሯ መለያየት በግልጽ መስቀል ሲሆን፣ የጠፍሩ ጫፎች ደግሞ አረንጓዴና ብርቱካናማ ላስቲኮች አሏቸው፤ ይህ የፀጉር አሰራር ለምን ያህል ጊዜ ሊቆይ ይችላል?

ብዙ የታሰሩ አረንጓዴ የሮዝሜሪ ቅርንጫፎች በሰማያዊ የፕላስቲክ ከረጢት በተሸፈነ ሣጥን ውስጥ አሉ። ረዣዥም እና ቀጫጭን ቅጠሎች ያሉት ሮዝሜሪ በጥሩ ሁኔታ ተጠብቆ ቀርቧል። እነዚህ ዕፅዋት ለምን ተዘጋጅተው?

አረንጓዴ እና የደረቀ ሣር በሰፊ ሜዳ ላይ ይንቀጠቀጣል። ከፍተኛ የሣር ዘሮች ከፊት በኩል ጎልተው ይታያሉ፣ ከኋላቸው ደግሞ ደመናማ ሰማይ ይገኛል። ይህ ረጃጅም የሣር ሜዳ በዋነኝነት ለየትኛው ዓይነት የኢኮኖሚ እንቅስቃሴ (ለምሳሌ: መኖ ወይም ግብርና) ሊጠቅም ይችላል?

ይህ በደማቅ ቀለም የተቀባ ሃይማኖታዊ ሥዕል የኢየሱስ ክርስቶስን ስቅለት ያሳያል። በግራና በቀኝ በኩል አንዲት ሴትና አንድ ሰው በሐዘን ቆመዋል። ሴትየዋ ከራስ ፀጉሯ ወርቅ የተቀዳጀ ብርሃን ታመነጫለች። በስተግራ ያሉት ባለ ቀለም ካሬዎች ምን ያመለክታሉ?

ጥቁር ቀለም ያለው ትልቅ የኋላ ቦርሳ በነጭ ዳራ ላይ በግልፅ ቆሟል። ቦርሳው የትከሻ ማሰሪያዎች፣ የላይኛው መክፈቻ በዚፕና ከፊት ለፊት የተንጠለጠለ ክፍል አለው። የፊት ለፊቱ ሽፋን ላይ ነጭ ቀለም ያለው "TIGERBAGS" የሚል ጽሑፍ እና አርማ አለ።

እርጥብ ባልሆነ አፈር ላይ ረድፍ ያላቸው አረንጓዴ ቅጠላማ ተክሎች አሉ። የእፅዋቱ ቅጠሎች ጥቁር አረንጓዴ ሲሆኑ በቅርቡ የተተከሉ ይመስላሉ። ከርቀት ረጃጅም ዛፎች አሉ። እነዚህ ተክሎች የሚመረቱት በገበሬው ቤተሰብ ጥቅም ወይስ ለገበያ ነው?

ከላይ ወደታች በሚታየው የከተማ ጎዳና ላይ ብዙ ሰዎች ነጭ ልብስ ለብሰው ተሰብስበዋል። ቦታው በኢትዮጵያ አረንጓዴ፣ ቢጫ እና ቀይ ባንዲራዎች ያጌጠ ነው። ይህ ትልቅ ስብሰባ ምን አይነት በዓልን ያመለክታል?

በሳር ጣሪያ የተሠሩ ህንፃዎች ያሉት ሪዞርት እና ሰፊ መዋኛ ገንዳ ያሳያል። ገንዳው ንፁህና በዙሪያው ለመዝናኛ የሚሆኑ ወንበሮች አሉ። አካባቢው በዛፎች የተከበበ እና ደስ የሚል የአየር ሁኔታ ይመስላል። ይህ ቦታ በየትኛው የኢትዮጵያ ክፍል ይገኛል?

ቡኒ እንጨት የተሠራው ልብስ ማስቀመጫ ክፍል በመሳቢያዎች፣ ክፍት መደርደሪያዎችና ለመስቀያ የሚሆኑ ቦታዎች አሉት። በላይ በኩል ያሉት ካቢኔ በሮች ክፍት ናቸው። የልብስ ማስቀመጫው የትኛው ክፍል ለጫማ ማስቀመጫ ተዘጋጅቷል?

ነጭ የባህል ልብስና ነጭ ሻሽ የለበሱ ወጣቶች በእጃቸው እንጨቶችን ይዘው ሜዳ ላይ ሲጨፍሩ። ከኋላ የከብቶች ግጦሽና በሩቅ የገጠር ቤቶች ይታያሉ። ይህ ባህላዊ ውዝዋዜ የመተካካትና የጥንካሬ መግለጫ ነው። በኢትዮጵያ ውስጥ ሌሎች ተመሳሳይ በዱላ የሚደረጉ የባህል ጨዋታዎች የትኞቹ ናቸው?

ከሰማያዊ መሠረት በላይ ቀይ፣ ነጭ እና ሰማያዊ ቀለም ያለው ክብ አርማ ይታያል። በአርማው መሀል ቀይ የቴሌኮም ግንብ የሚመስል ቅርጽ ሲኖር፣ ከላይ በግዕዝ "ኢ.ቴ.ሌ"ና ከታች በእንግሊዝኛ "E.R.T.A." የሚል ጽሑፍ በግልጽ ተቀምጧል። ይህ አርማ የማን ድርጅት ነው?

ትልቅ አዞ አፍን ክፍቶ የጭንቅላቱ ቅርብ ገጽታ ቀርቧል። አዞው በአሸዋማ ዳርቻ ላይ ጋደም ብሎ ትላልቅ ጥርሶቹ አውጥቷል። ከኋላው ሌሎች አዞዎች ተኝተው እንዳሉ ይታወቃል። አዞዎች አፋቸውን ከፍተው የሚቆዩበት ዋነኛው ምክንያት ምን ሊሆን ይችላል?

በጣም ደረቅና አሸዋማ ቦታ ነው። ወንዝ በመሃሉ ይፈሳል። መንደሩ በኮረብታው አናት ላይ ነው። ሰዎች ከብቶችን ወደ ወንዝ ይነዳሉ። አንዳንድ ሴቶች በወንዙ ዳር ልብስ ያጥባሉ። በአጠቃላይ የገጠር ውኃ አጠቃቀም ነው። በዚህ አካባቢ ለሰዎችና ለእንስሳት የውኃ አቅርቦት ምን ይመስላል?

አስደናቂ እና ዘመናዊ ዲዛይን ያለው 'በንማስ ሆቴል' (Benmas Hotel) የተባለ ባለ ብዙ ፎቅ ሕንፃ ነው። ሕንጻው ቀይ እና ፈዛዛ ቡናማ ቀለሞችን ሰፊ መስኮቶችና በረንዳዎች አሉት። እንዲህ ያሉ ዘመናዊ ሆቴሎች የአካባቢውን አገልግሎት ደረጃ እንዴት ከፍ ያደርጋሉ?

ግንቡ የተገነባው ከቡኒና ነጭ ድንጋዮች ሲሆን፣ ከፊሉ ፈርሷል፤ በተለይም ከፍ ያለ ክብ ግንብ በግራ በኩል ይገኛል። ኮረብታው በደረቁ ቡናማ እና አረንጓዴ ቁጥቋጦዎች የተሸፈነ ነው፤ ጥርት ያለ ሰማያዊ ሰማይ ደግሞ ከበስተጀርባ በግልጽ ይታያል።

በደረቅ የገጠር አካባቢ ገበሬዎች በክምር የተከማቸ ገለባ አጠገብ እየሠሩ ነው። ሦስት ትላልቅ ክብ ገለባ ክምችቶች ይታያሉ። ብዙ የቤት እንስሳት ከግራ በኩል ባለው ገለባ አጠገብ ቆመዋል። ሰራተኞቹ ገለባውን ምን እያደረጉ ነው?

በዚህ ምስል ላይ በነጭ ዳራ ላይ የዌይቦ ማኅበራዊ ሚዲያ አርማና ስም ይታያል። አርማው በቀይ ቀለም የተቀረጸ ትልቅ ዓይንን የሚመስል ሲሆን፣ ከላይ በብርቱካናማ ቀለም የWi-Fi ሞገድ የሚመስሉ ሁለት መስመሮች አሉት። ከጎኑ ደግሞ "weibo" የሚል ጺሁፍ ተጽፏል።

በመስቀሉ መሃል ክብ ቅርጽ ያለው ውስብስብ ጥለትና በመጨረሻው ክፍል ደግሞ ሁለት ወደ ላይ የታጠፉ ቀንዶች አሉ። በመስቀሉ መሃል ላይ የሚገኘው ክብ ቅርጽ ያለው ውስብስብ ጥልፍልፍ የጌጣጌጥ ዓላማ ብቻ ነው ወይስ ሌላ ሃይማኖታዊ መልዕክት ያስተላልፋል?

በቆሻሻ ወለል ላይ ብዙ ቁጥር ያለው ገንዘብ፣ ሽጉጦች፣ ጥይቶች አሉ። ገንዘቦቹ በጥቅል ተደርድረው ብርሃናማ ቀለም ሲኖራቸው፣ የጦር መሣሪያዎቹና ጥይቶቹ ጨለማ ናቸው። በአንድ ቦታ የተገኙት እነዚህ ቁሳቁሶች ምን ዓይነት ሕገ-ወጥ ድርጊት ሊጠቁሙ ይችላሉ?

ማዕከላዊ ክብ ምልክት አብዛኛው ሰማያዊ ሆኖ በስተጀርባ በብርሃን የተቀረጸ ቅርፅ ላይ ተቀምጧል። ክብ ምልክቱ የአማራ ሪጅን ፖሊስ ኮሚሽን አርማ መሆኑን የሚያመላክት ነው። በመሃሉ የሚዛን ምልክት እና የርግብ ምልክት በቅርንጫፎች ተከቧል። የአማራ ሪጅን ፖሊስ ኮሚሽን ዋና ተልእኮ ምንድነው?

ዓርማው በሰማያዊና ቢጫ ቀለም የተሰራ ሲሆን፣ በላዩ ላይ የሚነድ የእሳት ችቦና አለምአቀፍ የቴክኖሎጂ ምልክቶች አሉት። የሰላም ቢዝነስና ቴክኖሎጂ ኮሌጅ ምን ዓይነት የትምህርት ዘርፎችን ይሰጣል?

ንዲት ወጣት ሴት ባህላዊ ነጭ ቀሚስ ለብሳ በሰዎች ፊት ትራመዳለች። ቀሚሱ በሰማያዊ ጥልፍ እና ጌጣጌጦች ያማረ ነው። ሴትየዋ ጥምዝ ጸጉርና በአንገቷ ላይ መስቀል አድርጋለች፤ ከበስተጀርባው ህዝብ ይገኛል። ጥልፍ ልዩ ባህላዊ ትርጉም አለው?

Query successful ነጭ ቀሚስና አረንጓዴ የሳር ቀሚስ የለበሱ ሴቶች በተፈጥሮ ሜዳ ላይ ሲጨፍሩ። አረንጓዴ የባህል ልብስ የለበሱ ወንዶች ደግሞ በመካከላቸው ይገኛሉ። ይህ የደቡብ ኢትዮጵያ ህዝቦች ባህላዊ ውዝዋዜ ነው። ይህ የአረንጓዴ ቅጠላማ ቀሚስ የትኛውን የባህል ቡድን ይወክላል?

ከፍተኛ የስሜት ውጥረትን የሚያሳይ የስነ ልቦና መጽሐፍ ሽፋን ነው። ጥቁር የሴት ምስል ወደ ውስጥ ተጠምጥማ እና ተኝታ በቢጫና ቀይ ጀርባ ላይ ይገኛል። የመጽሐፉ ርዕስ "በፍቅር ስም" የሚል የአማርኛ ጽሑፍ አለው። የመጽሐፉ ደራሲ ማን ነው?

የሰማያዊ ውሃ ወለል እና በሩቁ ላይ አረንጓዴና ቀይ ጉልላት ያለው ክብ ሕንፃ ቀርቧል። ከውኃው ጀርባ ሰዎችና ዛፎች አሉ። የአየሩ ሁኔታ ትንሽ ጭጋጋማ ነው። ይህ ሃይቅ ወይስ ወንዝ ሊሆን ይችላል?

የዛፉ ቅጠሎች ሞላላ እና ጥቁር አረንጓዴ ናቸው። ከዛፉ በስተጀርባ በደንብ የማይታይ ሰማያዊ ቀለም ያለው የእንጨት ሕንጻ ክፍል ነው። ይህ ጥቅጥቅ ያለ ቁጥቋጦ ምን አይነት የእጽዋት ዝርያ ሊሆን ይችላል?

ባለ ጠጉርና ጥቁር ፀጉር ያላት አንዲት ትንሽ ልጅ ብርቱካናማ ቀለም ያለው ልብስ ለብሳ በግራ እጇ ኖራ ይዛ ጥቁር ሰሌዳ ላይ ትጽፋለች። በጥቁር ሰሌዳ ላይ መማርና መጻፍ ለልጆች የመማር ሂደት ምን ጠቀሜታ አለው?

አንዲት ትንሽ ልጅን ጨምሮ በርካታ ሰዎች በቀለማት ያሸበረቁ ልብሶችን ለብሰው፣ በአካባቢያዊ ገበያ ላይ ሲሰባሰቡ፣፤ በዚህች የምስሉ ክፍል የሚታየው ህንፃ እና የሰዎች ስብስብ የአካባቢው ባህላዊ እና ማህበራዊ ህይወት ምን አይነት ገጽታዎችን ያንፀባርቃሉ?

ሮዝ እና ወርቃማ ፊኛዎች ባሉበት ቦታ ላይ ከክና ሌሎች ጣፋጭ ምግቦች በጠረጴዛ ላይ ቀርበዋል። ከበስተጀርባ ትልቅ 'E' ፊደል እና 'ELIORA 1'የሚል የኬክ ማስጌጫ ይታያል። ይህ ድግስ ለህጻን ልጅ የተዘጋጀ የመጀመሪያ ልደት መሆኑን እንዴት ማወቅ ይቻላል?

ማማዎቹ የሞባይል ስልክ እና ሌሎች የመገናኛ አገልግሎቶችን ለመስጠት በብዙ አንቴናዎች ተሞልተዋል። እነዚህ የመገናኛ ማማዎች በአንድ ቦታ መሰባሰባቸው በኢትዮጵያ ውስጥ የቴሌኮም አገልግሎትን ጥራት እና ስፋት እንዴት ሊያሻሽሉ ይችላሉ?

ጥቅጥ ቅ ባለው የካክተስ ቅጠል ላይ የበሰሉ የሚመስሉ ብርቱካናማ እሾሃማ ፍሬዎች ያሳያል። ፍሬዎቹ በላያቸው ላይ ትናንሽ ጥቁር ነጠብጣቦች አሏቸው። እነዚህ ፍሬዎች ለመብላት የሚያገለግሉ ናቸው?

በቀላል ቡናማ ዳራ ላይ የኢራን ባለ ሶስት ቀለም ባንዲራ በስተግራ ይታያል፤ አንድ የመካከለኛ ዕድሜ ሰው ደግሞ በቅርብ ርቀት ፎቶ ተነስቷል። የኢራን ባንዲራ ከዚህ ሰው ጋር ያለው ግንኙነት ምንድነው?

ሴት ነጭ፣ ወገቧ ላይ የተጠረዘ ቀሚስ ለብሳለች። ቀሚሱ በሰማያዊ ትልፍ እና ከኋላ ጥልቅ በሆነ ክፍት ጀርባ ያጌጠ ነው። ፀጉሯ በደንብ የተሰበሰበ ነው። ቀሚሱ ለበዓል ተዘጋጀ?

የቴፕ መለኪያ ከእንጨት ጠረጴዛ ላይ ተዘርግቶ ይታያል፤ የብርማው የመለኪያ መያዣ ትንሽ ክፍል ብቻ ታይቶ መለኪያው በኢንች እና ጫማ ምልክት የተደረገበት ሆኖ ለማርቀቅና ለመለካት አያገለግልም?

አንዲት ሞዴል በፋሽን ትርዒት መድረክ ላይ ቆማ ሙሉ ለሙሉ ወደ ፊት ትመለከታለች። ቀለል ያለ ሰማያዊ፣ እጅጌ የሌለው እና ያልተመጣጠነ አጫጭር ቀሚስ ለብሳለች። በእጇ ቡናማ የእጅ ቦርሳ ይዛ፣ ጥቁር ጫማ አድርጋለች። በጎን በኩል ተመልካቾች ተቀምጠው ይታያሉ።

ሁለት የኮባ ዛፎች ጎን ለጎን በቅለው ትልቅ ዛፍ ሆነዋል። ሁለቱም ወደታች ያለው ግንዳቸው ላይ ያለው ያረጀ ቅጠል ሲሆን ወደ ላይ ግን አረንጓዴ እና ለምለም የሆነ ቅጠል አላቸው። ይህ ዛፍ ለምን ጥቅም ሊውል ይችላል?

አንድ ጥንድ የተሸመነ ሮዝ ቀለም ያላቸው ጫማዎች በነጭ ጠረጴዛ ላይ ከዕፅዋት ጋር ቀርበዋል። ጫማዎቹ ምቹና ቀላል ሲሆኑ፣ በስተጀርባም ትንሽ አረንጓዴ ተክል ለጌጥነት ቀርቧል። ጫማዎቹ የተሠሩበት የተሸመነ ጨርቅ በኢትዮጵያ ፋሽን ውስጥ ምን ዓይነት ልዩነት አለው?

እስከ ወዲያኛው የሚዘልቅ ሰፊ የእርሻ መሬት ላይ በብዙ መቶ የሚቆጠሩ ደረቅ ገለባዎች ተጠቅልለው ተቀምጠዋል። ገለባዎቹ ከሩቅ ኮረብታዎች ጋር ተያይዞ የተፈጥሮ ዳራ ፈጥረዋል። በኢትዮጵያ ውስጥ ገበሬዎች ይህን ገለባ በብዛት ለምን ዓላማ ነው የሚጠቀሙት?

ባላንድ ላይ የተገነባ፣ ከፊል ፈርሶ የቆመ ጥንታዊ ሕንጻ ነው። ግንብ መሰል ክብ አወቃቀርና አራት ማዕዘን ክፍል አለው። የደረቀ ሳርና ትናንሽ ዛፎች አከባቢውን ከበውታል። የድንጋይ ግድግዳዎች ያረጁና ታሪካዊ ናቸው። ይህ የጎንደር የቆስቋም ቤተ መንግስት ፍርስራሽ ይሆን?

ብዙ እንቁላሎች በተለያየ ቀለም ባላቸው ካርቶኖች ውስጥ ተደርድረዋል። አብዛኞቹ ካርቶኖች ሰማያዊ ሲሆኑ ቀይ፣ አረንጓዴ እና ግራጫ ካርቶኖችም በላይ በኩል አሉ። ሁሉም እንቁላሎች ቡናማ ቀለም አላቸው። እነዚህ ሁሉ እንቁላሎች ለምን ተዘጋጅተዋል?

ቢጫ ፎቆች ከአምስት ያላነሱ ከበላያቸው ሰማያዊ ሰማይ አለ ፤ በጎን በኩል የኤሌክትሪክ ፖል አለ በበላዩ ላይ የኤሌክትሪክ ገመድ አለ ፤ ጥያቄዬ :- ከመሬት ወደ ላይ ስንት ድረስ ነው መገንባት የሚቻለው?

የሚታየው ቀይ ቀበሮ ጥቅጥቅ ባለ ፀጉርና ረጅም ጭራ ያለው የዱር እንስሳ ነው። ቀበሮዎች በሥነ-ምህዳር ሚዛን ውስጥ ምን ዓይነት ሚና ይጫወታሉ?

በናይኪሳጥን ላይ የተቀመጡ ጥቁር የቆዳ አየር ፎርስ 1 ዓይነት ጫማዎችን ያሳያል። ጫማዎቹ ከፍተኛ መቁረጥ ያላቸውና የጎሬቴክስ አርማ አላቸው። ጫማዎቹ የውሃ መከላከያ አላቸው?

ጥቁር እና ቀይ የእጅ ሬዲዮዎች (ዋኪ ቶኪ) አሉ። የ ሚድላንድ ብራንድ ስም አለው።22 ቻናል እና ሌሎች ቁጥጥሮች በማሳያው ላይ አለ። መሣሪያዎቹ ለቅርብ ርቀት መገናኛ ያገለግላሉ። ሁለቱም አንድ ዓይነት ቅርጽ አላቸው። ዋኪ ቶኪዎች በዋነኝነት በምን ዓይነት ሥራዎች ላይ አገልግሎት ይሰጣሉ?

ጠረንጴዛው በቢጫ ጨርቅ የተሸፈነ ፣ከላዩ ላይ ደግሞ በሆቴሉ ውስጥየወይን መጠጫ ብርጭቆ ፣አበባ አና የምግብ መቅረቢያ ሳህኖች እንዲሁ በርከት ያሉ ወንበሮች አሉ። ፊት ለፊት ደግሞ የመጠጥ ማስቀመጫዎች ላይ ብዙ መጠጦች ተደርድረዋል። ይህን ቤት(ሆቴል) ለምን አገልግሎት እንጠቀምበታለን?

ሁለት ዝንጀሮዎች በጫካ አጠገብ ባለው ጥቁር አስፋልት መንገድ ላይ አሉ። አንደኛው ዝንጀሮ ወደ ፊት እየሮጠ ሲሄድ፣ ሁለተኛው ዝንጀሮ ደግሞ ተቀምጧል። ዝንጀሮዎቹ ግራጫ ቡኒ ፀጉር ያላቸው ሲሆን፣ ከበስተጀርባ ጥቅጥቅ ያሉ አረንጓዴ ቅጠሎች አሉ። ዝንጀሮዎቹ ተናደዋል?

የሚያብረቀርቅ የብረት ጥብስ መሣሪያ ነው። የተወሰኑ ጥብስ ድንች በብረት ቅርጫት ውስጥ አሉ። ክዳኑ ተከፍቶ ይታያል፤ የመቆጣጠሪያ ቁልፎች አሉት። ይህ መሣሪያ በንግድ ሥራ ላይ ይውላል?

ስድስት የተለያዩ የጣራ መሸፈኛ ዓይነቶች በአንድ ምስል ላይ ተጣምረው ይታያሉ፤ ይህም ጥቁር አስፋልት፣ ቡናማ ሸክላ፣ ግራጫ ስላት፣ ቀይ ሸክላ እና ቢጫ ብረት ይገኙበታል። ከእነዚህ ቁሳቁሶች ውስጥ በሞቃታማ የአየር ንብረት ውስጥ የበለጠ ቅዝቃዜን የሚይዘው የትኛው ነው?

ከታሪካዊ የላሊበላ ቤተ ክርስቲያን ህንጻ አጠገብ በሺዎች የሚቆጠሩ ሰዎች ተሰብስበዋል። ብዙዎቹ የነጭ ልብስ ለብሰዋል፤ በእጃቸውም የበሩ ሻማዎች ይዘዋል። ህዝቡ በተቋሙ ግድግዳና በረንዳ ላይም ቆሟል። ይህ ሃይማኖታዊ የሻማ ማብራት ሥነ-ሥርዓት ነው። የላሊበላ ውቅር አብያተ ክርስቲያናት መቼ ተገነቡ?

ሦስት ወንዶች ልጆች ከፊቱ ቆመዋል፤ ሁለቱ ዓይናቸውን በእጃቸው ሸፍነው፣ አንዱ ግን እጁን ዘርግቶ ይናገራል። ይህ ሁኔታ በምስሉ ላይ የሚያሳየው የትምህርት ቤት ሁኔታ ምን ዓይነት ችግርን ነው?

ግድግዳው በባለቀለም ሰፌዶችና መሶብ የተቀረጸ ሲሆን፣ ወንበሮቹ ከጎን ተደርድረዋል። የሙሽራ መቀመጫው በፍቅር ቃላትና ክራር ተጊጧል። ይህ ዝግጅት ምን አይነት ባህላዊ ሥነ ሥርዓት ነው?

አረንጓዴ፣ ሰማያዊ፣ ቡናማ እና ሐምራዊ ቀለሞችን ጨምሮ ባለ ብዙ ቀለም ያላቸው አምስት የብሩሽ እስክሪብቶዎችን ያሳያል። ሁሉም እስክሪብቶዎች "Washable Ink" የሚል ጽሑፍ አላቸው፤ እነዚህ ለሥዕል ወይም ለካሊግራፊ አይውሉ ይሆን?

ሁለት ልጆች በባሕር ዳርቻ ላይ የዓሣ መረብ ይዘዋል። የግራው ልጅ ባለብዙ ቀለም ሸሚዝ ለብሷል፣ የቀኙ ደግሞ ቢጫ ኮፍያ ለብሷል። ከበስተጀርባ ብዙ ጀልባዎች በውሃው ላይ ተንሳፈዋል። ከበስተጀርባ አረንጓዴ ኮረብቶች ይገኛሉ። ምን ዓይነት ዓሣ ለመያዝ ተስፋ ያደርጋሉ?

የድሮ መጽሐፍ ሽፋን "የጽሁፍ ጥበብ መመሪያ " የሚል ርዕስ ያለው ይመስላል። ይህ መጽሐፍ በየትኛው ዓመት ታትሞ ነው ወይስ ሊሆን ይችላል?

በቀይ ባንዲራ ያጌጠ ትልቅ የጦር አውሮፕላን ተሸካሚ መርከብ ወደብ ለቆ ይጓዛል። መርከቧ ግዙፍ የመርከብ ወለል እና በጎን በኩል የመቆጣጠሪያ ግንብ አላት። ከመርከቧ ፊት ቀይ ሪባኖች ይታያሉ። በስተጀርባ በውሃው ማዶ የሰማይ ጠቀስ ምን አሉ?

አንድ ሰራተኛ ከበስተጀርባ ቆሞ በሚታይበት የሆቴል ግብዣ አዳራሽ፣ በጣፋጭ ምግቦች፣ ፍራፍሬዎችና ኬኮች የተሞላ ቡፌ በብዛትና በጥንቃቄ ቀርቧል፤ ይህ እጅግ የበዛ የምግብ አቀራረብ ምን ያህል የዝግጅቱን የቅንጦት ደረጃና ጥራት ያንፀባርቃል?

የደንብ ልብስ የለበሱ ወታደሮች በትክክለኛው አሰላለፍ የጦር ሰልፍ ሲያደርጉ ያሳያል። ሁሉም የደንብ ልብስ፣ ቦት ጫማና ጠብመንጃ ታጥቀዋል። ወታደሮቹ በትጋት እየተራመዱ ነው። ይህ ምን ዓይነት ሥነ ሥርዓት ነው?

ይህ ባህላዊ ቅርጫት በደማቅ ቀለማት እና በጥልፍ ሥራ የተዋበ ነው። ቅርጫቱ ክዳን ያለው ሲሆን፣ የሽመናው ንድፍ ዚግዛግ ቅርጾችና አልማዞች ይዟል። የቅርጫቱ ጫፍና አናት ቀይ ቀለም አላቸው። ይህ ቅርጫት በዋናነት እንጀራ ወይስ ሌላ የምግብ ዓይነት ለመያዝ ያገለግላል?

ኃይለኛ ወንዝ በሁለት አረንጓዴ ኮረብታዎች መካከል እየፈሰሰ ነው። ወንዙ የደለል ድብልቅ በመሆኑ ቡናማ ቀለም አለው። በአቅራቢያው ወንዙ የሚወስደውን አቅጣጫ የሚያሳይ ጠጠር ያለበት ዳርቻ ይታያል። ይህ ወንዝ የትኛው የኢትዮጵያ ወንዝ ሊሆን ይችላል?

ዘመናዊ የእንጨት በር ከሲሚንቶ ግድግዳዎች ጋር በሚስማማ መልኩ በትንሹ ተከፍቷል። ቀጥ ብሎ የረዘመ፣ ከታች በኩል ደግሞ ክብ ቅርጽ ያለው የእብነበረድ ድንጋይ ማስገቢያ አለው። ይህ ልዩ የእንጨት እና እብነበረድ ቅንጅት ለህንጻው የቅንጦት እቃ ከምን የተዛጋጀ ነው?

ቅርብ ርቀት ላይ ያለ ነጭ ፖሊስ መኪናን ያሳያል። መኪናው ቀይ የድንገተኛ ብርሃን አለው። ከፊት ያለው መኪናም ተመሳሳይ ነው። የፖሊስ መኪናዎች በከተማው ውስጥ ደኅንነትን ለማስጠበቅ ያግዛሉ?

ሁለት የራኒ ማንጎ ጭማቂዎች በነጭ ጀርባ ላይ ሲታዩ፣ ትልቁ ጠርሙስ ልዩ ቅርፅ ያለው ሲሆን ሁለቱም ሰማያዊ መለያ እና ክዳን አላቸው፤ ይህ የጭማቂ ምርት በተለያዩ የጠርሙስ መጠኖች የቀረበው ለምንድነው?

በላቦራቶሪ ውስጥ ያለ አንድ ሰው ጥቁር ልብስ ለብሶ ብርሃን የሚፈነጥቅ አምፖል በእጁ ይዞ ይታያል። ሰውዬው ጠረጴዛ ላይ ከሚገኙ የሙከራ ቁሳቁሶች ጋር ቆሟል። ምስሉ የጨለማ ዳራ ያለው ሲሆን፣ በአምፖሉ እና በሌሎች የመሳሪያዎች ነጸብራቅ ብርሃን ያገኛል።

ሦስት ቀጠን ያሉ ፋሽን ሞዴሎች በጥሻማ ጫካ ውስጥ ክሬም እና ነጭ ቀለም ያላቸው ቀላል ልብሶችን ለብሰው ቆመዋል። ሁለቱ ሴቶች ረጅም ቀሚሶችን ሲለብሱ፣ ወንዱ ሱሪ እና ሹራብ በላዩ ላይ ሻርፕ አድርጓል። ይህ ፋሽን የትኛውን ባህል የሚያሳይ ይመስላል?

ግድግዳውን የሸፈነ ብዙ አረንጓዴና ወርቃማ ቀለም ያለው ፊኛና ነጭ አበባ መደቡ። ክብ የመስታወትና የነሐስ ስታንድ የሚበሉ ነገሮችን ለማኖር በፊኛዎቹ ፊት ቀርበዋል። የፓርቲ ማስጌጫ ነው። የሠርግ በዓል ለማክበር ፊኛ መጠቀም ምን ያህል ባህላዊ ነው?

ሮዝ እና ነጭ ፊኛዎች በልብ ቅርጽ ተሰርተው በብርሃን ያጌጠ ግድግዳ ይታያል። መሬት ላይ በተቀመጡት በኤሌክትሪክ መብራት በተሞሉ "MARRY ME" ፊደሎች ዙሪያ ሻማዎች አሉ። ይህ ሁሉ የፍቅር ዝግጅት ለማን እና ለየትኛው ዓላማ ተዘጋጀ?

ይህ ምስል ከጫካ መካከል ቀጥ ብሎ የሚታይ ነጠብጣብ ያለው ጅብ ያሳያል። ጅቡ ትልቅ ጆሮዎችና ጥቁር አፈሙዝ ያለው ሲሆን፣ በዙሪያው አረንጓዴ ቅጠላ ቅጠሎች እና ቁጥቋጦዎች ይገኛሉ።

ይህ ምስል የጥንታዊ የድንጋይ አርኪቴክቸር ጥበብን ያሳያል፤ በቀኝ በኩል ደግሞ በአክሱም የሚገኘው ታላቁ ኃውልት ይታያል። ኃውልቱ ዘጠኝ ደረጃዎች ያሉት ሲሆን የቤተ-መቅደስ ቅርፅ አለው። ይህ ታላቅ ኃውልት በጥንታዊቷ የአክሱም ግዛት ምንን ለመግለጽ ተሰርቷል?

በዚህ ጥቁርና ነጭ ምስል ላይ፣ ቀጭን እንጨቶች ወይም ቅርፊቶች በበርካታ ገመዶች በጥብቅ ተጠምደው ይታያሉ። ይህ የተጠመደው ነገር ከፍ ያለ ሲሊንደራዊ ቅርጽ ካለው አካል ጋር የተያያዘ ይመስላል። ይህ ጥንታዊ የእጅ ሥራ ምን ዓይነት ባህላዊ መገልገያ ወይም መሣሪያ ሊሆን ይችላል?

የምትታየው ጥቁር ሰማያዊ ሚኒባስ በዋናነት ለሕዝብ ማመላለሻነት ታገለግላለች። ይህች መኪና በከተሞች ውስጥ ለትራንስፖርት እና ተመራጭ እንድትሆን ያደረጋት ዋና ምክንያት ምንድነው?

ሁለት ሰማያዊ ባለሶስት እግር ተሽከርካሪዎች፣ ወይም ባጃጆች፣ በደረቅ መሬት ላይ ተቀራርበው ቆመዋል። አንዲት ጥቁር ልብስ የለበሰች ሴት በመካከላቸው ቆማለች። ተሳፋሪዎች በአንዱ ባጃጅ ውስጥ አሉ። ባጃጅ እንደ መጓጓዣ በብዛት የሚጠቀሙት የከተማው ነዋሪዎች ናቸው ወይስ የገጠሩ?

ይህ ጥቁር እና ነጭ ፎቶግራፍ በርከት ያሉ ሰዎች በተሰባሰቡበት ግምባር ላይ የተሠራች መከለያ ያለውን የጥላ ሥር ስብሰባ ያሳያል። ነጭ ሻማ ለብሰው የሚታዩት ሰዎች ከበስተጀርባው አረንጓዴ ተክሎችና ሸለቆው በሚታይበት ክፍት ቦታ ተቀምጠው የሰውን ንግግር ያዳምጣሉ።

ሸክላ እና ጭቃማ ግድግዳዎች ያሏቸው ባህላዊ ቤቶች በሰፊ አፈር ላይ ይታያሉ። ቤቶቹ በገለባ ጣሪያ ተሸፍነዋል። በግቢው ውስጥ የእንጨት ጠረጴዛ፣ የሸክላ ዕቃዎች እና ከሰል ይገኛል። አካባቢው ደረቅና ገጠር ይመስላል። የቤቱ ጣሪያ ምን ያህል ጊዜ ይቀየራል?

ልጆች በማብሰያ ክፍል ውስጥ በመምህራቸው እየታገዙ ኬክ ወይም ሌላ ነገር ይሠራሉ። እንቁላል፣ ወተት እና ዘይት በጠረጴዛው ላይ ተቀምጧል። ትኩረት በተቀላቀለው ጎድጓዳ ሳህን ላይ ነው። ልጆቹ የለበሱት የታጠቁ ልብስ እና የባርኔጣ ዓላማ ንጽሕናን እና ደህንነትን እንዴት ይጠብቃል?

የቆየ ፎቶ በርካታ ገበሬዎች ቡድን መሬት ሲያርሱ ያሳያል፤ የመሬት አራረሱ ዘዴው ባህላዊ ነው። ይህ ዓይነቱ የጋራ ማረስ ልምድ በየትኛው የኢትዮጵያ ክልል የተለመደ ነው?

ይህ ምስል አዲስ አበባ ከተማን የሚያሳይ ሲሆን፣ በዘመናዊ ሰማይ ጠቀስ ህንጻዎችና በተጨናነቀ የከተማ መንገድ የተሞላ ነው። የቴሌቪዥን ጣቢያዎች (OBS TV) እና የቴክኖሎጂ ማስታወቂያዎች በህንጻዎች ላይ ይታያሉ። ይህ የከተማ መስፋፋት የትራፊክ መጨናነቅ ችግርን እንዴት እየፈታ ነው?

አያሌ ብርቱካናማ ቀለም ያላቸው ትናንሽ ፍራፍሬዎች በነጭ ጽሑፎች ባለው ወረቀት ላይ ተደርድረዋል። ፍራፍሬዎቹ ሞላላ ቅርጽ ያላቸው ሲሆን፣ በጥቅል ላይ ተቀምጠው ይታያሉ። እነዚህ ፍራፍሬዎች የእምብርት ወይም የአፍሪካ እንባ ይመስላሉ፤ እነኝህ ፍራፍሬዎች ምን አይነት የጤና ጠቀሜታ አላቸው?

ሶስት የሻይ መጠጦች አረንጓዴ ቀለም ባለው ጠረጴዛ ላይ ተቀምጠዋል። ሁለቱ መጠጦች በረጃጅም የመስታወት ብርጭቆዎች ውስጥ ሲሆኑ፣ ሶስተኛው በኢትዮጵያ ሰንደቅ ዓላማ ቀለማት ባለው ጽዋ ውስጥ ነው። ይህ ሻይ በአካባቢው ምን ተብሎ ይጠራል?

የተሸመነ ባለ ብዙ ቀለም ቀሚስ የለበሰች አንዲት ትንሽ ልጅ በትልልቅ ድንጋዮች ክምር አጠገብ ቆማለች። ከኋላዋ ጭቃማ ግድግዳና ክፍት የእንጨት መስኮት ያለው ቤት አለ። የልጅቷ የትኩረት እይታ በግልጽ የሚታይ ሲሆን፣ የትኛው የኢትዮጵያ ክፍል ነዋሪ ልትሆን ትችላለች?

ቢጫ እና ሰማያዊ ቀለም ያላቸው ትላልቅ ማሽኖች ብሎኮቹን በመጫን ላይ ናቸው። በርካታ ግራጫ የሲሚንቶ ብሎኮች በመስመር ላይ ለመጓጓዝ ተዘጋጅተዋል። ይህ ፋብሪካ በምን ያህል መጠን ብሎኮችን በአንድ ቀን ውስጥ ማምረት ይችላል?

ደማቅ ቀይና ረዥም የሆኑ ቃሪያዎች በቅርበት ተተክለው በዝርዝር ይታያሉ። አንዳንድ ቃሪያዎች በቅርንጫፎቻቸው ላይ ተንጠልጥለው ሲሆን፣ ከታች ደግሞ ጥቁር የፕላስቲክ መሬት መሸፈኛ አለ። የዚህ አይነት ቃሪያ ዋና መጥፈሻ የሚሆነው በየትኛው የአፍሪካ የምግብ አሰራር ነው?

ጠረጴዛው ከውጭ በኩል በጣውላ ጣሪያ ስር የሚገኝ ሲሆን፣ ማንቆርቆሪያው ጥቁር እጀታ ያለው ሲሆን፣ አለ። በእንጨት ጠረጴዛ ላይ ከሰማያዊው ማንቆርቆሪያ አጠገብ የተቀመጠው በብርጭቆው ውስጥ ያለው ቢጫ ፈሳሽ ምን አይነት መጠጥ ሊሆን ይችላል?

አንዳንዶቹ ነጭ፣ አንዳንዶቹ ደግሞ ደማቅ ቀለም ያላቸው ልብሶችን ለብሰዋል። ዱላዎቹን ወደ ሰማይ ከፍ አድርገው ይይዛሉ። ይህ የባሕል ጭፈራ በየትኛው የኢትዮጵያ አካባቢ የሚታወቅ ሊሆን ይችላል?

ዋናው ክፍሉ ቀይ፣ ነጭና አረንጓዴ ቀለም ያለው የኢትዮጵያ ባንዲራ ቀለሞች የተነደፈ የባቡር ሎኮሞቲቭ እና የባቡር ሰረገላ ይታያል። በሎኮሞቲቩ መካከለኛ ክፍል ላይ “Ethiopian Railways” የሚል የእንግሊዝኛ ጽሑፍ ተፅፏል። ይህ ባቡር የሚያገለግለው የትኛውን የባቡር መስመር ነው?

ሰፊ የእሳተ ገሞራ ፍንጣቂ ያሳያል። ጨለማው መሬት ላይ ትንሽ የእንፋሎት ጭስ ሲወጣ ይታያል፣ ከላይም አንድ ብሩህ ኮከብ ወይም ጨረቃ አለ። ቦታው በረሃማና አስፈሪ ይመስላል። የዚህ እሳተ ገሞራ ስም ማን ነው?

ጥቂት ሰዎች በአሸዋማ በረሃማ መንገድ ላይ የተጣበቀ መኪና እየገፉ ነው። መኪናው በጣሪያው ላይ የተጫነ ብዙ እቃዎች አሉት። አንድ ሰው ርቆ ቆሞ ሁኔታውን ይመለከታል። እንዲህ ባለ መልክዓ ምድር መጓዝ ለምን በጣም አስቸጋሪ የሆነው?

አንድ ወንድና ሦስት ልጆች ከቤት ውጭ ከፍታ ቦታ ላይ ከእሳት ጋር ተቀምጠዋል። ሁሉም በብርድ ልብስ ተጠቅልለው የእሳቱን ሙቀት ሲሞቁ፣ ከበስተጀርባ ሰማያዊና አረንጓዴ ተራሮች አሉ። እንዲህ ባለ ቀዝቃዛ ቦታ እሳት ለምን ያስፈልጋል?

በቢጫው እና በቀዩ መካከል ሰማያዊ ክብ መሃል ላይ የቢጫ ኮከብ ቅርጽ አለው፤ ዳራው ደመናማ ሰማይ ነው። በሰንደቅ ዓላማው ላይ ያሉት አረንጓዴ፣ ቢጫ እና ቀይ ቀለሞች ምን ዓይነት ትርጉም አላቸው?

አንዲት ወጣት ሴት ባህላዊ የሀበሻ ልብስ ለብሳ፣ በብዙ ተመልካች ፊት ወደ ፊት እየሄደች ነው። ቀዩ ሮዝ ሱሪዋ ጎልቶ ይታያል። ከበስተጀርባው የከተማ ሕንፃዎችና ተራሮች አሉ። ይህ ሰልፍ ምን ዓይነት ባህላዊ በዓልን ያመለክታል?

ደማቅ ሰማያዊ ዳራ ላይ ሶስት የፕላስቲክ የ **Kool** የተፈጥሮ የማዕድን ውሃ ጠርሙሶች አሉ። ዳራው የውሃ ሞገዶች እና አረፋዎች አሉት። በላይኛው ክፍል ላይ **እንጠጣ ወይ እንቦቅ** የሚል ጽሑፍ አለ። ይህ ውሃ ከየትኛው ምንጭ ነው የሚመጣው?

ከበስተጀርባ የኢትዮጵያ ባንዲራ እና የፖሊስ ባንዲራ ሲኖሩ፣ ግድግዳው ላይ የሁለት ታላላቅ መሪዎች ሥዕሎች ተሰቅለዋል። የመኮንኑ ወታደራዊ ልብስ ላይ የሚታዩት ምልክቶች እና የተሰጡት ሜዳሊያዎች የፖሊስን ማዕረግ እና አገልግሎት እንዴት ያመለክታሉ?

አንድ ፈገግ ያለ ሰው አረንጓዴ የራስ መጎናጸፊያና ቢጫ ቀለም ያለውን ልብስ ለብሶ በደረቅ መንገድ ላይ ቆሟል። ሰውየው ትከሻው ላይ ዱላ፣ በእጁ ደግሞ መሰንቆ የመሰለ ባህላዊ መሣሪያ ይዟል። ይህ ሰውዬ የትኛውን የባህል ወይም የታሪክ ታሪክ በሙዚቃ ያቀርባል?

ጠንካራ ግንድ ያላቸው ሁለት ትልቅ አረንጓዴ ብሮኮሊ አትክልቶች ከነጭ ጀርባ ጋር ጎን ለጎን ተቀምጠዋል። ጥቅጥቅ ባለ የአበባ ክምር የያዙት አትክልቶች ትኩስ እና ገንቢ ናቸው። ብሮኮሊ እንዴት ሊበስል ይችላል?

የ ኢትዮጵያ ካርታ እና አማራ የሚለው ስም ጎልቶ በጥቁር እና ነጭ ቀለም ተቀርጿል። አህጉራዊውን እና ቀይ ባህርን የሚያሳየው ካርታው የክልሉን እና የ አገሪቱን ጂኦግራፊያዊ አቀማመጥ ነው። በአማራ ክልል ውስጥ ካሉት የታወቁ የቱሪስት መስህቦች መካከል መጥቀስ ይችላሉ?

ከሰማያዊ ሰማይ ስር፣ ሬጲ የቆሻሻ ኢነርጂ ማመንጫ ሁለት ከፍ ያሉ የጭስ ማውጫዎች ያሉት ግዙፍ የኢንዱስትሪ መዋቅር ነው። የዚህ ተክል ዋና ዓላማ ለአዲስ አበባ ከተማ ምን አስተዋፅዖ ያደርጋል?

የ'ዳማ ሃውስ' የተባለ የንግድ ሕንፃ የውጪ እይታ ነው። ሕንፃው የ'አዋሽ ባንክ' እና የጥርስ ህክምና ማዕከልን ጨምሮ የተለያዩ ንግዶችን ይዟል። በመንገዱ ላይ ሰዎች ሲሄዱ ይታያሉ። ይህ ህንፃ ዋና የንግድ ማዕከል ነው?

ደማቅ ሰማያዊ ቀለም ያለው አነስተኛ የኤሌክትሪክ ፒክአፕ መኪና ጭነት ክፍልና የኋላ ክዳኑ ተከፍተው አለ። መኪናው ጥቁር ታችኛው ክፍል የዛፍ ዳራ ባለው አስፋልት መንገድ ላይ ቆሟል። የዚህ አይነት አነስተኛ ተሽከርካሪ ለከተማ አገልግሎት ምን ያህል ጠቃሚ ነው?

የጎን እይታ ያላት ሴት የፀጉር ፊትለፊቱ በጥንቃቄ ተጎንጉኖ፣ ጥምዝምዝ ጅራቷ ወደ ትከሻዋ ይወርዳል። አንገቷ ላይ የወርቅ ጌጥ እና በጆሮዋ ላይ ትላልቅ የጆሮ ጌጦች ታደርጋለች። ይህ የፀጉር አሠራር እና ጌጣጌጥ ምን አይነት ውበት ይፈጥራል?

አግድም ጥቁር፣ ቢጫ እና አረንጓዴ መስመሮች እንዲሁም በግራ በኩል ቀይ ሶስት ማዕዘን ያለው ባለቀለም ባንዲራ ያሳያል። ከባንዲራው ስር የአማርኛ ጽሑፍ አለ፤ ይህም የፖለቲካ ወይም የብሔር ማንነትን አያመለክትም?

ሁሉም በነጭ ጨርቅ የተሸፈነ መድረክ፣ ከኋላው በነጭ አበባዎች የተሞላ ግድግዳ ሲታይ፣ በዙሪያውም ነጭ ወንበሮችና ቻንደሊየር የመሰለ መብራት ይታያል፤ ይህም ለሠርግ ወይም ለሌላ ሥነ-ሥርዓት የተዘጋጀ ነው። ይህ የሰርግ ማስዋቢያ የትኛው የኢትዮጵያ ከተማ ላይ ይገኛል?

ነጭ መጋረጃዎችና አረንጓዴ ቅጠሎች ያሉት የሠርግ መግቢያ ቅስት ከፊት ለፊት ይገኛል። ይህ የሠርግ ሥነ ሥርዓት ዝግጅት በተከፈተ አየር ውስጥ እ፣ ለጥንዶቹ ምን አይነት ልዩና የተለየ ስሜት ለመፍጠር ታስቦ ነው?

ብዙ ቁጥር ያላቸው ቡናማ እንቁላሎችን ያሳያል። እንቁላሎቹ በተለያዩ ቀለማት (ሰማያዊ፣ ቀይ፣ አረንጓዴ) ባሉ የፕላስቲክ ካርቶኖች ላይ ተደርድረዋል። በርካታ ካርቶኖች አንዱ ከሌላው በላይ ተከምረዋል። ይህ ያሳያል እንቁላሎች በብዛት ይሸጣሉ?

ጥቁር ነጭ ፎቶ ላይ በጃኬትና በክራባት የለበሰ ሰው ራስና ትከሻ ቀርቧል። ከራስጌው በቢጫ ቀለም የአማርኛ ጽሑፍ አለ። የሰውየው ስም ማን ሊሆን ይችላል?

በትልቅ ባለቀለም ሰሃን ላይ የቀረበ ሁለት ቡናማ ቀለም ያላቸውን እንጀራዎችን ያሳያል። የላይኛው እንጀራ ቀዳዳው ጎልቶ ሲታይ፣ ከስሩ ያለው ደግሞ ቀይ መረቅ ቀብቶ ተጠቀለለና ቀርቧል?

ሰዎች በበረራ ላይ ናቸው። መሀል ላይ ያለችው ሴት የባህል ልብስ ለብሳ ፈገግ ብላለች። ከፊት ለፊቷ የተቀመጠ አንድ ሰው መጠጥ እየተቀበለ ነው። ብዙ ተሳፋሪዎች መቀመጫቸውን ይዘው ይታያሉ። ሻንጣዎች በላያቸው ተቀምጠዋል። ይህ አውሮፕላን የየትኛው አየር መንገድ ነው?

ብዙ ባለስልጣናት ነጭ እና ሰማያዊ ኮፍያዎችን ለብሰው በለምለም አረንጓዴ ሜዳ ውስጥ አብዛኞቹ ነጭ ልብሶችን የለበሱ ሲሆን አንዳንድ ወታደሮችም አብረዋቸው አሉ። ይህንን የሥራ ጉብኝት በመስክ ማካሄድ ምን ዋና ዓላማ ሊኖረው ይችላል?

ሁለት ሴቶች ፊታቸው ላይ አረንጓዴ የፊት ቅባት ቀብተው፣ በተለያዩ ብርድ ልብሶች ተጠቅልለው ቆመዋል። በበስተጀርባው ግራጫ ቀለም ያለው መስኮት ወይም ግድግዳ አለ። የፊት ቅባቱ የቆዳቸውን ውበት ለመጠበቅ ይረዳቸዋል?

ሶስት የወታደር መለያነት ያላቸው መኪኖች በአስፓልት መንገድ ላይ እየሄዱ ነው። እነዚህ መኪኖች ላይም ከጀርባ በኩል የተወሰኑ ወታደሮች ቆመዋል የተወሰኑት ተቀምጠዋል። እነዚህ ወታደሮች ለምን ስራ ነው በመኪና እየተጓዙ ያሉት?

በአፈር እና በቅጠል ፍርስራሾች ላይ የተከመረ ብዙ አረንጓዴ የሾርባ እንጨቶች አሉ። እንጨቶቹ ቀጥ ያሉ፣ ረጅም እና ደማቅ አረንጓዴ ቀለም አላቸው። እንጨቶቹ በጅምላ በአንድ ላይ ተከምረው የረጅም መስመር ቅርፅ ይዘዋል። ከታች በኩል የሰው ጥቁር ጫማ አይታችኋል?

አንድ ሰው ጥቁር የሸክላ ማሰሮ ተጠቅሞ ጠቆር ያለ መጠጥ ወደ ትንሽ የሸክላ ኩባያ ሲያፈስ ይታያል። መጠጡ ትኩስ ቡና ሊሆን ይችላል?

ጠርዝ ላይ በተገነባው የእግረኛ መንገድና አስፋልት ላይ የተቆረጡ ሳርና የዛፍ ቅጠሎች ተበታትነዋል። በተወሰነ ርቀት ላይ ሰዎችና ተሽከርካሪዎች ሲንቀሳቀሱ፣ ከበስተጀርባ በዛፎች ተሸፍኖ የሚታይ ግድግዳና የተሽከርካሪ ክፍል አለ። ይህ ጽዳት ያረገው አካል የቆሻሻ አወጋገድ ሂደቱን ለምን አልተከተለም?

ቢጫ ቀለም የተቀላቀለበት ነጭ የልብስ ማጠቢያ ማሽን ይታያል። ማሽኑ ሁለት ክዳኖችና ከላይ አራት መቆጣጠሪያ ቁልፎች አሉት። ማሽኑ የውጪ ማጠቢያ ስለሆነ በሲሚንቶ ንጣፍ ላይ ተቀምጧል። ከበስተጀርባ አረንጓዴ ተክሎች ይታያሉ። ማሽኑ በአሁኑ ጊዜ ምን አገልግሎት ላይ ይውላል?

ሰማዩ ደብዘዝ ያለ ሰማያዊ ቀለም ያለው እና ጥቂት ደመናዎች ያሉት ሲሆን፣ አጠቃላይ መልክዓ ምድሩ ደረቅ እና ፀሐያማ ጊዜን ይጠቁማል። ይህ ተራራማ እና የእርሻ መሬት የሚገኝበት ገጠር አካባቢ የትኛው ታሪካዊ ቦታ ወይም ስፍራ ሊሆን ይችላል?

አንድ የሚያብረቀርቅ ቡናማ ማር በማር ማንኪያ ከግልጽ ብርጭቆ ማሰሮ ውስጥ ይፈስሳል። ከጎን በኩል በተፈጥሮ የማር ቀፎዎች ክፍልፋዮች ተቆልለዋል። ማር በአፍሪካ ሀገራት በተለይም በኢትዮጵያ ውስጥ ምን ዓይነት የጤና ጠቀሜታ አለው?

በእግረኞች የሚሄዱበት መንገዶችና የድንጋይ ደረጃዎች አሉ። ከበስተጀርባ ረዣዥም ሕንፃዎች ያሉት ትልቅ የከተማ ገጽታ አለ። አንዳንድ ሰዎች በፓርኩ ውስጥ ይንቀሳቀሳሉ። ጥያቄዎች: ይህ የከተማ መናፈሻ የት ይገኛል? ሰዎች በፓርኩ ውስጥ ምን ዓይነት ተግባራት ያከናውናሉ?

አንድ ቢጫ አበባ ከጥቁር አረንጓዴ ቅጠሎችና ቡናማ ቅርንጫፎች ባሉት ቁጥቋጦ ላይ ከሌሎች ሁለት አበቦች ጋር ቅርብ ርቀት ላይ ይገኛል። የቀን ብርሃን ከአበቦቹ ላይ በደማቅ ሁኔታ ያርፋል። የዚህ አበባ ስም ማን ነው? አበባው ለመድኃኒትነት ያገለግላል?

የጥምቀት በዓል አከባበር ያሳያል። የኢየሱስ እና የዮሐንስ ሐውልት በውሃ ገንዳ ውስጥ ይታያሉ። ካህናት እና ብዙ ምዕመናን በባህላዊ ልብስ ዙሪያውን ከበዋል። የኢትዮጵያ ኦርቶዶክስ ሃይማኖት ክብረ በዓል ነው?

ሪያው በብዙ ባለብርሃን ሻንደሊየሮች እና በሚያብረቀርቁ ዘውዶች ያጌጠ ሲሆን፣ ወለሉ እንደ ውሃ ያንጸባርቃል። በበስተቀኝ በኩል “Diva Décor” የሚል ጽሑፍ በብርሃን ተጽፏል። እንዲህ ዓይነቱ የቅንጦት ማስዋቢያ ለየትኛው ዓይነት ክስተት ወይም በዓል ሊውል ይችላል?

ይህ ምስል የውኃ ቀለም መጽሐፍ (Paint with Water) ያሳያል። የላይኛው ክፍል በቀለማት ያሸበረቁ ወፎችንና እባቦችን ያካተተ ሲሆን፣ ከታች ሁለት የጥቁርና ነጭ ምስሎች (አበቦችና አንዲት ልጅ) አሉ። ይህ መጽሐፍ ለህጻናት ምን ዓይነት የፈጠራ ችሎታዎችን ያዳብራል?

በእንጀራ ላይ የተቀመጡ ጥሬ የቀንድ ከብት ሥጋ ቁርጥራጮችን ያሳያል። ከስጋው አጠገብ ቀይ በርበሬ (ሚጥሚጣ) እና እርጥብ አዋዜ አለ። ይህ ምግብ ጥሬውን ለመብላት የተዘጋጀ ቁርጥ ይመስላል። የኢትዮጵያ ቁርጥ የተለመደ ነው?

በቅርብ የተቀረጸው ምስል ላይ በእጅ የተያዙ ቢጫና አረንጓዴ የሆኑ አምስት በካይ የሚመስሉ ፍራፍሬዎች ይታያሉ፤ እነዚህ የዛፍ ፍሬዎች ተነቅለው ለመብላት ዝግጁ የሆኑ ይመስላሉ?

ሰፋፊ ቀንድ ያላቸው በርካታ ከብቶች በደረቅና አቧራማ መንገድ ላይ ወደ ፊት ይገሰግሳሉ፤ አንድ ሰውም ከኋላ እየነዳ ይከተላል። ከብቶቹ ከሰፊ ግጦሽ ወደ ቤታቸው እየተመለሱ ይሆን?

ትልቅ ሕዝብ በውኃ ዳር ቆሟል። ግማሾቹ ነጭ ቀሚስና ጥምጣም ለብሰዋል። ሌሎች ደግሞ በባህል ልብስና ልዩ ልዩ ካባ አጊጠዋል። የጥምቀት በዓል ሥነ ሥርዓት ሲከናወን ይታሰብ። የሰዎች ነጸብራቅ በውኃው ላይ አርፏል። ጥምቀት በየዓመቱ የሚከበረው በየትኛው ወር ነው?

በእንጨት መደርደሪያ ላይ የተለያዩ የሽንት ቤት ወረቀቶችና የእጅ መጥረጊያ ወረቀቶች በሽያጭ ቀርበዋል። በግንባር ቀደምትነት ብዙ ነጭ የሽንት ቤት ወረቀቶች በሰማያዊ እና ሐምራዊ ፊደላት 'NICE Soft' የሚል ስም ተጽፎባቸው ተደርድረዋል።

ባህላዊ የራት ምግቦች በትላልቅ ሰፋፊ ቅርጫቶች ላይ ተደርድረዋል። ምግቦቹ በኢንጀራ ላይ የተዘጋጁ ሲሆን የተቀቀሉ እንቁላሎች፣ አትክልቶችና ቀይ ሽንኩርት አላቸው። ቅርጫቶቹ ረጅም የእንጨት ጠረጴዛዎች ላይ ተቀምጠው የሽቦ ጎማ ሽፋን አላቸው።

አንዲት ረጅም ሴት የባህል ነጭና አረንጓዴ የሐበሻ ልብስ ለብሳለች። ልብሱ በወገቧ ላይ ባለ ረጅም ቀይና አረንጓዴ መታጠቂያ ያጌጠ ነው። ከኋላ በኩል በተለያዩ ልብሶች የለበሰ ህዝብ በዝግጅቱ ላይ ይገኛል። ሴትየዋ ሞዴሊንግ ምን ታደርጋለች?

በጠራራ ቀን፣ ትኩስ የሆኑ ቀይ እንጆሪዎች በቅጠሎቻቸው ሳይነቀሉ በአንድ ትልቅ የሸክላ ሳህን ላይ ተከምረው፣ ከጀርባ ባለው ለምለም አረንጓዴ የአትክልት ስፍራ ውስጥ አሉ። ይህ ፍሬ ከየትኛው ቦታ እንደተሰበሰበ ያመለክታል?

አንጸባራቂ የብር ቀለም ያለው የኤሌክትሪክ ምድጃ ከነጭ ዳራ አሉ። ምድጃው የሙቀት መጠን መቆጣጠሪያ ቁልፍ እና ጥቁር እጀታዎች አሉት። ከላይ በኩል የመፍቻ ጥቅል ያለው ክብ የብረት ማሞቂያ ሰሃን አለው። ይህ የኤሌክትሪክ ምድጃ በአማካይ ምን ያህል ይሞቃል?

ትልቅ፣ ፀጉር የሞላው አንበሳ ቀይ ቡናማ በሆነ ደረቅ መሬት ላይ በቁጥቋጦዎች መካከል ሲሄድ ይታያል። የአንበሳው ትኩረት ወደ ቀኝ ሲሆን፣ የጨለማው መልክዓ ምድር የዱር አራዊት ጥንካሬን ያሳያል። አንበሳው በኢትዮጵያ ውስጥ በየትኞቹ የብሔራዊ ፓርኮች ይኖራል?

ፈረሱ የፊት እግሮቹን ከፍ አድርጎ፣ ጋላቢው ደግሞ ወደ ፊት ቀጥ ብሎ የሚመለከት ሲሆን፣ የሐውልቱ ጀርባ ደብዛዛ ሰማይ ነው። ይህ ታሪካዊ ሐውልት በፈረስ ላይ የተቀመጠው ንጉሥ በኢትዮጵያ ታሪክ ውስጥ ምን አይነት ጉልህ ስፍራ ወይም አስተዋፅዖ አለው?

ሰፊና ጸጥ ያለ ውሃማ አካል ያሳያል። በሩቅ ጥቅጥቅ ያለ አረንጓዴ ደንና ረዣዥም ዛፎች በውሃው ላይ በሚያምር ሁኔታ ተንጸባርቀዋል። ንጹህ ተፈጥሮን ያሳያል። ይህ ቦታ ምን ያህል ጥልቀት አለው?

በአበቦች የተጌጠ ግድግዳ ያለው የሠርግ አዳራሽ በብርሃን ተሞልቷል። ግድግዳው ላይ ሮዝ እና ነጭ አበባዎች በጥምዝ ቅስት ቅርጽ ሲያጌጡ፣ በቅስቱ መሃል ሁለት የሚያምሩ ነጭ ዙፋኖች ተቀምጠዋል። የሻማዎችና ለስላሳ የብርሃን አጠቃቀም ለጠቅላላው የሠርግ አዳራሽ ምን ዓይነት ድባብ ይፈጥራል?

አንድ ወፍራም እና ረዥም እባብ በደረቅ አሸዋ ላይ ተንጋሎ አለ። የእባቡ አካል በቡኒና ጥቁር የተጠላለፉ ቅርጾች ተሸፍኗል፤ ጭንቅላቱ ትንሽ ወደ ላይ ከፍ ብሏል። ይህ እባብ በዋናነት በየትኛው የኢትዮጵያ አካባቢ ይገኛል?

የፊት ገጽታው በቀይና በሰማያዊ ቀለም የተቀባ ጢም ያለው ሰው ምስል በአረንጓዴ እፅዋት መካከል አለ። ከላይበቀይ ቀለም የተፃፈው "ጥበብ" የሚለው ቃልና በስር ያለው "በዕውቀት መዝገብ" የሚል ጽሑፍ በግልጽ ይነበባሉ። በምስሉ ላይ የሚታየው ሰው ማን ሊሆን ይችላል?

የታላቁ የኢትዮጵያ ህዳሴ ግድብን ያሳያል። ግድቡ በብርሃናማ ሰማይ ስር ከላይኛው ክፍል በብዛት ውኃ ሲያፈስ ይታያል። ከስር ትላልቅ የግንባታ ተሽከርካሪዎች እና ክሬኖች ይታያሉ። ይህ ግድብ ለኢትዮጵያ ዋናው የኃይል ምንጭ እንዴት ይሆናል?

ሁለት ረጃጅም የጌላዳ ዝንጀሮዎች በፀሐይ ብርሃን ስር በደረቅ መልክዓ ምድር ላይ ሆነው እርስ በእርስ ተቃቅፈዋል። የጌላዳ ዝንጀሮዎች በኢትዮጵያ ስምጥ ሸለቆ ባሉ አካባቢዎች ለምን ተመቻችተው ይኖራሉ?

ባዶ የሆነች ቀይ የእንጨት ጀልባ "ሸር ኢትዮጵያ" የሚል ስም ተጽፎበት በሐይቅ ዳርቻ ትታያለች። ጀልባዋ በጭቃማና በሳር የተሞላ የውሃ ዳርቻ ላይ አርፋለች። የጀልባው ጀርባ ወደ ላይ ቀና ብሎ ይታያል። ጀልባዋ የትኛው የኢትዮጵያ የውሃ አካል ላይ ልትገኝ ትችላለች?

ረዣዥም ዘመናዊ ሕንፃዎች በተደረደሩበት የአዲስ አበባ መሀል ከተማ ከፍታ ላይ ትኩረት ተሰጥቶታል። ከበታች ብዙ መኪኖች በመሃል ከተማ መንገድ ተጨናንቀው ወደ ተለያዩ አቅጣጫዎች ይሄዳሉ። የከተማ መስፋፋት የታየበት ዋናው የኢኮኖሚ ዘርፍ የትኛው ነው?

ጥቁር መያዣዎች ያሉት የፊት ለፊት የቢጫ ባለሶስት ጎማ ተሽከርካሪ ግልጽ ምስል አለ። የፊት በሮቹ ተከፍተዋል፤ ባለ ሁለት የፊት መብራቶች ጥቁር የፊት ማስቀመጫ ላይ ተቀምጠዋል። ይህ ባለሶስት ጎማ ተሽከርካሪ ብዙውን ጊዜ ምን ተብሎ ይጠራል?

የህንፃዉ በረዳ በነጭ ሴራሚክ የተነጠፈ ከፊት ላይ ቀይ የፀሐይና የዝናብ መከላከያ ትልቅ ዣንጥላ ተቀምጧል። መካከል ላይ አረንጓዴ ዣንጥላ አለ። ሰዎቹ በዉስጡ ወንበር ላይ ተቀምጠዋል። ህንፄዉ ሽሮ መልክ ተቀብቷል። የካፌዉ ስም ማን ይባላል? የት ይገኛል?

በሁለት ክፍሎች የተከፈለ ነው፤ አንዱ የተጣመመ ማንኪያ የያዘ ጥቁር እጅ ነው። ሌላኛው ክፍል የቶንሲል ቀዶ ሕክምናን ነው። የቶንሲል ቀዶ ሕክምና በማንኪያ ምን አገናኝ አለው? ስለ ጤና አጠባበቅ ምን መልእክት ያስተላልፋል?

ቢጫ-አረንጓዴ ሞላላ አርማ ውስጥ "Holland dairy" የሚል ጽሑፍ በልዩ ቅርፅ ተጽፏል። በላይ ትንሽ ቅጠል ይታያል፤ ይህም ከተፈጥሮ ምርት ጋር ያለውን ግንኙነት ያሳያል። አርማው የወተት ምርት ኩባንያን ይወክላል። በኢትዮጵያ ውስጥ ከወተት የሚዘጋጁ ተወዳጅ ባህላዊ ምግቦች የትኞቹ ናቸው?

ሁለት ግማሽ ፓፓያ፣ በውስጣቸው ጥቁር ዘሮች ያሏቸው፣ በትልቅ የእንጨት መቁረጫ ሰሌዳ ላይ ተዘርግተው ይታያሉ፣ ዙሪያውንም ቢጫ ማንጎ፣ አቮካዶ እና አረንጓዴና ቢጫ ሎሚ ተቀምጠዋል። ፓፓያ በኢትዮጵያ በብዛት ይገኛል? እነዚህን ፍራፍሬዎች በብዛት የሚበቅሉበት የዓለም ክፍል የትኛው ነው?

በዚህ ምስል ላይ በጎርፍ የተሞላ ቡናማ ወንዝ እና በወንዙ ላይ የሚያልፍ ረጅም ድልድይ ይታያል። በድልድዩ ስር ባለ አስፋልት መንገድ ላይ ጥቂት ተሽከርካሪዎች ሲያልፉ ይታያሉ። የቦታው ዙሪያ በሙሉ ጥቅጥቅ ባለ አረንጓዴ ዛፎች የተከበበና፣ አየሩ ጭጋጋማ ይመስላል።

አንድ ሰው ነጭ፣ ፋሽን የሆኑ ስፖርት ጫማዎችን ጥቁር እና ነጭ ልብስ ለብሶ በእጁ ይዟል። ጫማዎቹ ጠለፈ የሚመስል ጨርቅ አላቸውና ወፍራም ሶል አላቸው። እነዚህ ጫማዎች ለሩጫ ወይም ለዕለት ተዕለት አገልግሎት የተሻሉ ናቸው?

በነጭ ዳራ ላይ ቀይ ቀለም ያለው፣ ሲሊንደር ቅርጽ ያለው የሃይድሮሊክ መሰኪያ ጎልቶ ይታያል። መሰኪያው በጎን በኩል ጠንካራ ብረት እጀታ ያለው ሲሆን፣ ከታች ደግሞ ጠንካራ መሠረት አለው። ይህ መሳሪያ ምን ዓይነት ክብደት ለመሸከም ተብሎ ተሰርቷል?

ሰዎች በዘመናዊና በባህላዊ ልብስ ለብሰው በአንድ ህንፃ ውስጥ ለፎቶግራፍ ቆመዋል። ከእነርሱ መካከል ሁለቱ ባህላዊ ቀይና ነጭ ሽርጥ ለብሰዋል፤ ሌሎቹ ደግሞ ልብሶቹን በሱፍ ልብስና ክራባት ለብሰው ነው። የባህላዊ ልብሶቹ የትኛውን የኢትዮጵያ ክልል ወክለው ነው?

የደንብ ልብስ የለበሱ የጸጥታ ኃይሎች በጭነት መኪና ጀርባ ላይ ተቀምጠው ይታያሉ። ወታደሮቹ ታጣቂዎች ሲሆኑ፣ መኪናውም በትልቅ የሰዎች ስብስብ ውስጥ እየሄደ ነው። በአንድ የሰላማዊ ሰልፍ ወቅት የጸጥታ ኃይሎች መገኘት ምን ያህል አስፈላጊ ነው?

ከፍተኛ ፍጥነት ያለው ባቡር ግራጫ፣ ቀይ እና ነጭ ቀለሞችን አሳይቶ በኮንክሪት ምሰሶዎች ላይ በተገነባ የባቡር ሐዲድ ላይ እየተጓዘ ነው። ባቡሩ በደረቅ እና ተራራማ መልክዓ ምድር ውስጥ ያልፋል፣ ይህም የትራንስፖርት መሠረተ ልማት እና የአካባቢውን ገጽታአለው፡፡

ሆስፒታል የመሰለ ቦታ ላይ የተቀመጠች እናት አዲስ የተወለደ ልጇን ስትይዝ ያሳያል። ነጭ ኮት የለበሰ ሀኪም ወይም ነርስ ጭንብል አድርጎ ህፃኑን በፈገግታ እየተመለከተው ነው፤ ይህም የህክምና እንክብካቤ እየተደረገ መሆኑን አያመለክትም?5

የእሳት አደጋ በደን ላይ የደረሰውን ውድመት ያሳያል። ከፍተኛ ነበልባል ዛፎችን እየጋየ ሲሆን ጭስ አካባቢውን ሸፍኖታል። የምሽት ዜና ሰርጥ ኢቢኤስ ርዕስ ከስር ተቀምጧል። ይህ ሁኔታ የአካባቢ ጥበቃን ጉዳይ ያጎላል። እንዲህ አይነቱ የደን ቃጠሎ በሥነ-ምህዳሩ ላይ ምን ያህል ጉዳት ሊያደርስ ይችላል?

ቀይ፣ ቢጫ፣ ሰማያዊ እና ጥቁር ቀለማት ያላቸው፣ የተለያዩ ክፍሎች ያሏቸው የፕላስቲክ ሰነድ ማስቀመጫ ፋይሎች አሉ። በውስጣቸው ያሉት ባለብዙ ቀለም መለያዎች (tabs) ሰነዶችን በቀላሉ ለመፈለግ እና ለመለየት እንዴት ያግዛሉ?

የጣና ሃይቅ አጠቃላይ ሁለተኛና መሰናዶ ትምህርት ቤት መግቢያ ላይ ያለ ምልክት ነው። በትልቁ ሰሌዳ ላይ በአማርኛና በእንግሊዘኛ የትምህርት ቤቱ ስም ተጽፎ። የመግቢያው በርና ምሰሶዎቹ በአረንጓዴ ዛፎች ተከበዋል። ትምህርት ቤቱ መቼ ተመሰረተ?

ይህ አርማ የኢትዮጵያ ፌዴራል ዴሞክራሲያዊ ሪፑብሊክ መከላከያ ሰራዊትን ይወክላል። በመሃሉ ጋሻ፣ ክንፎች፣ ሰይፍና ጦር ከመርከብ መልህቅ ጋር አሉ። በዙሪያው የአበባ ጉንጉንና የሰንደቅ ዓላማ ሪባን አለ። በአርማው ላይ ያሉት የጦር መሳሪያዎች ምን ትርጉም ይኖራቸዋል?

ብዙ ፍሬዎች የተንጠለጠሉበት ትልቅና የተጨናነቀ የፒር ዛፍ ያሳያል። ፒር የሚመስሉ ፍሬዎች አረንጓዴ ቀለም አላቸው። ዛፉ ከእንጨት አጥር በስተጀርባ በብዛት ይታያል። ፍሬዎቹ ለመሰብሰብ ዝግጁ ናቸው?

የኢትዮጵያ ወታደሮች ቀይ ኮፍያና የፊት ማስክ ለብሰው በሰማያዊ ቀለም በተቀቡ ባጊ ተሽከርካሪዎች ላይ ተቀምጠዋል። ተሽከርካሪዎቹ በጦር መሳሪያ የታጠቁ ሲሆን፣ ከኋላ ዘመናዊ የከተማ ህንጻዎች ይታያሉ። እነዚህ ተሽከርካሪዎች ፈጣን ጣልቃ ገብነትን ለመስጠት ለየትኛው ዓይነት ተልዕኮ ጥቅም ላይ ይውላሉ?

"FDRE Ministry of Education" የሚል ጽሑፍ ያለበት ባለብዙ ፎቅ የመንግሥት ሕንፃ በቢጫ ቀለም የተቀባ ነው። ሕንፃው ሰፊ መስኮቶች ያሉት ሲሆን የከተማ ዳራ ላይ ይገኛል። ይህ ሕንፃ የትኛው የኢትዮጵያ ከተማ ውስጥ ይገኛል?

ከፍተኛ ተራራማ በሆነ መልክዓ ምድር የሰፋ ቡናማ ወንዝ ይታያል። የወንዙ ግራ በኩል በአረንጓዴ ቁጥቋጦዎችና ዛፎች ሲሸፈን፣ በስተቀኝ ያለው ገደል ደረቅ የድንጋይ መልክ አለው። በሰማይ ላይ ትላልቅ ነጭና ግራጫማ ደመናዎች ይንሳፈፋሉ።

ይህ ቅርፃቅርፅ አንድ ሰው በእግሩ ላይ የፊደላትና ቁጥሮች ሉል ይዞ ያሳያል። ምስሉ በእውቀትና በመጻሕፍት ክምር ላይ ተኝቷል። ይህ ሥዕል የአንድን ታላቅ ትምህርት ቤት ወይም ቤተ-መጻሕፍት መግቢያ የሚያመለክት ምልክት ነውን?

የገጠር መልክዓ ምድር ላይ፣ ከተሰበሰበ ገለባ መካከል በነጭ ከረጢቶች ላይ ተቀምጠው፣ ሦስት ገበሬዎች በደማቅ የፀሐይ ብርሃን ይታያሉ፣ ከበስተጀርባም የደረቁ እርሻዎችና ዛፎች አሉ። ገበሬዎቹ እየሰበሰቡት ያለው ምርት የትኛው ገበያ ነው የሚቀርበው?

በርካታ ሰዎች በከተማ መንገድ ላይ ተንበርክከው ይታያሉ። አንዳንድ ወንዶች አረንጓዴ የዕፅዋት ቅርንጫፎች ይዘው ወደ ሰማይ ከፍ አድርገዋል። ከበስተጀርባ ዘመናዊ የንግድ ሕንጻዎችና ተራሮች አሉ። ይህ የሰዎች ስብስብ ምን ዓይነት መልዕክት እያስተላለፈ ነው?

ደማቅ ቀይ ግድግዳና ጥቁር የጠረጴዛ ልብስ ባለው ምግብ ቤት ውስጥ፣ በክፍሉ ዙሪያ ሥዕሎችና የጥበብ ሥራዎች ተሰቅለው አሉ፤ ይህ ሞቅ ያለና ጥበባዊ አቀራረብ ያለው የውስጥ ማስዋብ ለተመጋቢዎች ምን ዓይነት ስሜት ለመፍጠር ታስቦ ነው?

ሁለት ፎቅ ዘመናዊ ቤት ሲሆን፣ የክሬም ግድግዳና የሮዝ ቀለም ማስጌጫዎች አሉት። ቤቱ ሁለት በረንዳዎችና የሚያማምሩ ጥቁር አጥር አለው። የቤቱ ዲዛይን ዘመናዊና ምቹ ነው?

ከሰማያዊ ሰማይ በታች፣ ባህላዊ የጭቃ ቤት (ጎጆ) አሉ። ክብ ቅርጽ ያለው ይህ ቤት በገለባ ጣሪያ የተሸፈነ ነው። ከበስተጀርባ ትናንሽ ዛፎች እና ቁጥቋጦዎች እንዲሁም ጭጋጋማ ተራሮች አሉ። ቤቱን ዘላቂነት እና ቅዝቃዜ ጠብቆ ማቆየት የሚቻልበት መንገድ ምንድነው?

ነጭ ዳራ ላይ የሮዝ እና ጥቁር ቀለሞች ያሉት ዘመናዊ የኤሌክትሪክ ተሽከርካሪ ግማሽ አካል ይታያል። ተሽከርካሪው ትልልቅ ጥቁር የመሃል ጎማዎች እንዲሁም ትናንሽ የፊትና የኋላ ጎማዎች አሉት። የላይኛው ክፍልና የእግር ማረፊያው በጥቁር ተሠርቷል።

ተሽከርካሪዎቹ የብረት አጥርና የሾላ ሽቦ ባለው ግድግዳ አጠገብ ቆመዋል፣ የበስተጀርባው ሰማይ ደግሞ ጥርት ያለ ነው። እነዚህ ተሽከርካሪዎች በኢትዮጵያ ከተሞች ውስጥ በብዛት የሚያገለግሉት ለምን ዓይነት የትራንስፖርት አገልግሎት ነው?

ክብ ቅርጽ ያለው፣ ግድግዳዎቹ የክሬም ቀለም የተቀቡበት እና በተለያየ መልኩ የተደረደሩ የመመገቢያ እና የመቀመጫ የቤት እቃዎች የሚታዩበት ይህ ሰፊ ክፍል። ለየትኛው አገልግሎት ተብሎ የተዘጋጀ ሊሆን ይችላል?

በንፁህ ነጭ ዳራ ላይ ሁለት ጥቁር ስልክ መሙያዎችና ሁለት ጥቁር የዩኤስቢ ገመዶች ይታያሉ። መሙያዎቹ “ፈጣን የመሙላት” ምልክት ያሳያሉ። ፈጣን መሙያ ቴክኖሎጂዎች የዕለት ተዕለት የሞባይል አጠቃቀምን ምን ያህል ምቹ አድርገውታል?

የደስታ ቤተሰብ በነጭ አንሶላ ላይ ተኝቶ በፍቅር ተስሏል። ወላጆቹ ፈገግ ይላሉ፤ ትንሽዬ ልጃቸውም በአበባ ያጌጠች ነጭ ቀሚስ ለብሳ በእነርሱ መካከል ትንቀሳቀሳለች፡፡ ቤተሰቡ ነጭ ልብስ የመልበስ ምርጫቸው ምን ዓይነት ትርጉም አለው?

መካከለኛ እድሜ ያላቸው ሰው ጥቁር ልብስ ለብሰው መነጽር አድርገው ንግግር ሲያደርጉ ያሳያል። ሰውዬው ማይክሮፎን ይዘው ከኋላ የኢትዮጵያ ባንዲራ አለ፤ ይህ ከዜና ዘገባ ላይ የተወሰደ መግለጫ አይመስልም?

ብዙ ህጻናት ቡና እየተፈላ ባለበት አካባቢ ላይ ተሰብስበው መሬት ላይ ተቀምጠዋል። ሁለት ህጻናት ከሌሎቹ በተለየ ወንበር ላይ ተቀምጠዋል ሌአለባበሳቸውም ለየት ያለ ካባ የታከለበት ነው። እነዚህ ሁለት ህጻናት ከሊሎቹ ተለይተው ለምን ወንበር ላይ ተቀመጡ?

በአረንጓዴ የሳር መሬት ላይ በርካታ ህጻናት እና አንድ አዋቂ ሰው ተሰብስበዋል። አዋቂው ነጭ ጥምጥም አድርጎ አረንጓዴ ካባ ለብሷል። ልጆቹ የተለያዩ ልብሶችን ለብሰዋል። በመሃል የተለያየ ቀለም ያላቸው ፊደሎችና ቁጥሮች ያሉት ትልቅ ነጭ ምን አለ?

ከጎኗ ያለችው ትንሽ ልጅ ደግሞ ፊቷን በእጆቿ እየሸፈነች የቆመች ሲሆን በግንባር ቀደምትነት መሬት ላይ በተዘረጋ ጨርቅ ላይ የተፈጨ እህል ነው። ይህ ምስል ከየትኛው ጊዜ ወይም ዘመን የተነሳ ሊሆን ይችላል?

በአበባዎች፣ በጨርቆችና በሚያበሩ መብራቶች ያጌጠ እና የሠርግ አዳራሽ ነው። ይህ ውብ አዳራሽ በሠርጉ ላይ ለሚሳተፉ እንግዶች ምን ዓይነት ስሜት ይፈጥራል?

በርካታ ገበሬዎች ቢጫ በሆነ ሰፊ መሬት ላይ በእጅ እየሰሩ ነው። አብዛኛዎቹ ተቀምጠው ደረቅ ገለባ እየሰበሰቡ ነው። ገለባው ጠመዝማዛና ረጅም ነው። ከበስተጀርባ ኮረብታዎች ይታያሉ። ይህ ገለባ ለምን አይነት ዓላማ ያገለግላል?

ትልቅ፣ ባዶ ጥቁር ሰሌዳ ቡናማ የእንጨት ፍሬም ተሰርቶ ቀርቧል። ሰሌዳው ላይ ቀደም ሲል የተጻፉ ጽሑፎችና የስዕል ዱካዎች ይታያሉ። ይህ ሰሌዳ አሁን ባለው የትምህርት ዘመን ውስጥ ምን ዓይነት ሚና ይጫወታል?

ከፊል ቅርበት ያለዉ ሥዕል ስድስት ቡኒ አንበሶችን በደረቅ ሜዳ ላይ ወደ ፊት ሲሮጡ ያቀርባል። እንስሳቱ ትኩረታቸዉ ወደ ፊት ሲሆን ጥርት ያለ ሰማይ ከላይ ይታያል። እነዚህ አንበሶች ምን እያደረጉ ነው?

የትምህርት ቤት ደብተሮችን ናቸው ። እነዚህ ደብተሮች የፈረንሳይኛ ቃላት አሏቸው። በአሁኑ ጊዜ ትምህርት ቤት ለመጀመር ምን ዓይነት ተጨማሪ ቁሳቁስ ያስፈልጋል?

አስራ አንድ የእግር ኳስ ተጫዋቾች ከትንሽ ልጅ ጋር የቡድን ፎቶ አነሱ። ሰማያዊና ነጭ ቀለም ያለው ማሊያ ለብሰዋል። ከበስተጀርባ በስታዲየም ላይ ብዙ ሕዝብ ተቀምጧል። ይህ የእግር ኳስ ቡድን በኢትዮጵያ ፕሪሚየር ሊግ ውስጥ የትኛውን ክልል ወይም ከተማ ሊወክል ይችላል?

ባህላዊ ልብስ የለበሰች ሴት በቅርብ ለተቀመጠች ታላቅ ሰው ጉርሻ እየሰጠች ነው። ሌሎች ሰዎችም በጠረጴዛ ዙሪያ ተቀምጠዋል። በሰሌዳ ላይ ምግብና የመጠጥ ጠርሙሶች አሉ። ይህ ድርጊት ምን አይነት ባህላዊ ትርጉም አለው?

በሃገራችን የተለያዩ የቴሌቪዥን ጣቢያዎች አሉ። ከነሱም መካከል አንዱ አሚኮ ነው። አሚኮ በአማራ ክልል የሚገኝ የቴሌቪዥን ጣቢያ ነው። እናንተ ሌላ የቴሌቪዥን ጣቢያ ማንን ያቃሉ?

በብረት ቆርቆሮ ውስጥ የሚፈሰውን ወርቃማ ቀለም ያለው ፈሳሽ ያሳያል። ይህ ፈሳሽ በዘይት ወይም በአካባቢው የሚዘጋጅ ሌላ መጠጥ ይሆን? እንደዚህ ዓይነቱ የተፈጥሮ ምርት ለኢኮኖሚው ምን ያህል አስተዋፅኦ ያደርጋል?

አንዲት ሻሽ በጭንቅላቷ ላይ የጠመጠመች ሴት ትከሻዋ ላይ መቆፈሪያ ይዛ ታወራለች። ከሴትዮዋ በስተጀርባ ብዙ ቁጥር ያላቸው ሰዎች የተወሰኑት ቆመዋል ሌሎቹ ተቀምጠዋል። ይህቺ ሴት ስለምን እያወራች እንደሆነ ከጽፉ መረዳት እንችላለን?

በገለባ በተሸፈነ ሜዳ ላይ የተኛ ቀይና ነጭ ፈረስ እና አንድ ሰው ያሳያል። ከበስተጀርባ በገለባ የተከመሩ ባህላዊ የክምር ቤቶች ይታያሉ። ይህ ፈረስ ለእርሻ ሥራ ያገለግላል?

አንድ ሰማያዊ ልብስ የለበሰ ሰው ማይክሮፎን ይዞ በትልቅ መድረክ ላይ ሲናገር ይታያል። ከበስተጀርባ በሰማያዊ ብርሃን ያጌጠ ግድግዳ አለ። ሌሎች ሰዎች እየዘለሉ ደስታቸውን ይገልጻሉ። ይህ መንፈሳዊ ጉባኤ ነው?

ምስሉ ለግብርና ሥራ የሚያገለግሉ ሁለት ጥቁር የብረት ማረሻዎችን በቅርበት ያሳያል። ማረሻዎቹ ሶስት ሹል ጫፎች ያሏቸው ሲሆን የእንጨት እጀታ የሚገባበት ቀለበት አላቸው። ይህ መሳሪያ በየትኛው የገበሬ ሥራ ላይ በብዛት ጥቅም ላይ ይውላል ብለው ያስባሉ?

ብዙ ወንዶች በባህላዊ ነጭ ልብስና በኢትዮጵያ ባንዲራ ቀለም ባለው ሻሽ ተጠቅልለዋል። ሁሉም መስንቆ የተባለ ባህላዊ የሙዚቃ መሣሪያ ይዘው በሣር ሜዳ ላይ ቆመዋል። ይህ አቋቋም የሙዚቃ ቡድን ለመሆኑ ያመለክታል?

ብዛት ያላቸው ሰዎች በሰፊ የዉሃ ዳርቻ አጠገብ ተቀምጠዋል። የተቀመጡት ሰዎች በብዛት ወንዶች ናቸው። ከሰዎቹ በስተቀኝ በኩል ደግሞ አንድ ነጭ መለስተኛ መርከብ ቆሟል። እነዚህ ሰዎች ለምን በመሬት ላይ ተቀመጡ?

ፈዛዛ ሮዝ ቀለም ያለው፣ አሥራ ሁለት አ የሚችል ስክሪን ያለው፣ እና በጥቁር ሮዝ አዝራሮች የተደረደረው ይህ የኪስ ካልኩሌተር የዕለት ተዕለት ግዢዎችን። የቤት ውስጥ በጀትን እና ትምህርታዊ የሂሳብ ልምምዶችን ለመሥራት በምን አይነት ተግባራት ላይ ሊጠቅም ይችላል?

በርካታ ቀይ፣ የበሰሉ ቲማቲሞች በቅርንጫፍ ላይ ተንጠልጥለዋል። ከበስተጀርባ ሌሎች አረንጓዴ እና ቀይ ፍሬዎች ባሉበት በግሪን ሃውስ ውስጥ ናቸው። ቲማቲሞች ለሽያጭ የሚበቅሉት በምን ዓይነት ዘዴ ነው? ይህ ዝርያ ለምን ይመረጣል?

አረንጓዴ፣ ቢጫና ቀይ የኢትዮጵያ ቀለማት ያለበትን ጃኬት ለብሳ፣ የወርቅ ሜዳሊያ በአንገቷ ላይ አድርጋ፣ ሌላ የወርቅ ሜዳሊያ በእጇ ይዛ ፈገግ ብላለች። አትሌቷ የለበሰችው የኢትዮጵያ ብሔራዊ ቡድን ጃኬት ቀለማት ምን ዓይነት ትርጉም አላቸው?

ከኋላዋ የሚታየው ሰው ፀጉር በካሬ ቅርጽ ተሰርቶ፣ በትልቅ ጥቁር ጥልፍ ተጠናቋል። ጥልፍልፉን አንድ እጅ ወደ ጎን ይዞ ይጎትታል፤ የፀጉር አሰራሩ የባህላዊ ውበትን ያሳያል። ይህ ፀጉር ከባህላዊ የኢትዮጵያ ፀጉር ስራዎች አንዱ ነው?

ሁለት ጥንድ ጫማዎች በነጭ መደብ ላይ ተቀምጠዋል። የጫማዎቹ ቀለም ጥቁር ሲሆን መሃላቸው ላይ ብርማ ቀለም ተላላፊ አላቸው። እነዚህ ጫማዎች የሴት ናቸው ወይንስ የወንድ?

የደፋ አንበሳ ትልቅ ሐውልት በሕንፃ ፊት ለፊት አለ። ሕንፃው በቀለማት ያሸበረቁ መስኮቶች ያሉት ሲሆን ከፊት ለፊቱም በውኃ የተሞላ ምንጭ አለ። ሐውልቱ የሚያመለክተው የኢትዮጵያን ታሪካዊ ወይም ባህላዊ ምልክት ምንድን ነው?

ነጭው አካሉ በቀይ ቀለም "Ethiopian" የሚል ስም ተጽፎበትና በአረንጓዴ፣ ቢጫና ቀይ የባንዲራ ቀለሞች ያጌጠ ጭራው በግልጽ አለ። ይህ አውሮፕላን መነሻውን የት አድርጎ ነው ወደየትኛው መዳረሻ ይሄዳል?

በሰማያዊ ዋሮ ላይ ድንች፣ ካሮት፣ አረንጓዴ ጎመን እና ቃሪያ ተደርድረው ይታያሉ። ድንችና ጎመን በትልቅ ስብስብ የተቀመጡ ሲሆን፣ ቃሪያና ካሮት ጎን ለጎን ተደርድረዋል። እነዚህ አትክልቶችና ፍራፍሬዎች ምን ያህል በጅምላ ይሸጣሉ?

አረንጓዴ ሸሚዝ የለበሰ ሰው በጠረጴዛ ላይ የተቀመጠ የተበታተነ ፕሪንተር በዊንዳይ እየጠገነ ነው። በዙሪያው ሌሎች ፕሪንተሮች እና የመሳሪያ ዕቃዎች ተበትነዋል። ይህ ሰው የፕሪንተር ጥገና ባለሙያ ሊሆን ይችላል?

ልጆቹ በተለያዩ አቀማመጦች ቆመዋል፣ አንዳንዶቹ ፈገግ ሲሉ፣ ሌሎቹ ደግሞ ፎቶግራፍ አንሺውን ይመለከታሉ፣ ይህም የደስታና የመሰብሰብ ድባብ ይፈጥራል። ልጆቹ የለበሱት የባህል ልብስ ምን አይነት ብሔራዊ ወይም ሃይማኖታዊ በዓልን ሊያመለክት ይችላል?

ከመጠን በላይ የተጨናነቀ ሰማያዊ ጀልባ ክፍት ባህር ላይ ይጓዛል። በርካታ ሰዎች በጀልባው ላይ ተሳፍረዋል፤ አንዳንዶቹ ብርቱካናማ የመዋኛ ጃኬቶችን ለብሰዋል። በጀልባው ላይ ያሉት ስደተኞች ናቸው?

ባህላዊ የኢትዮጵያ ልብስ የለበሱ ወንድና ሴት ከትንሽ ህጻን ልጅ ጋር ቆመው ፎቶ ተነስተዋል። ሰውየው ነጭ ጋቢ ደርቧል፤ ሴትየዋ ደግሞ ጥቁር ሻማ ለብሳለች። ልጅቷ በእንጨት ወንበር ላይ ተቀምጣ ወደ ፊት ቀጥ ብላ ትመለከታለች።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እና የሮማ ካቶሊክ ቤተ ክርስቲያን ከፍተኛ የሃይማኖት አባቶች አብረው ይታያሉ። ሁለቱ አብያተ ክርስቲያናት በዘመናችን በተለያዩ ጉዳዮች ላይ በጋራ የሚሰሩት እንዴት ነው?

በመደርደሪያ ላይ የተደራጁ ብዙ ፍራፍሬዎች አሉ። ከታች አናናስ፣ ሐብሐብ፣ ፖም፣ እንጆሪ፣ ወይን እና ሙዝ ተቆልለዋል። ፍራፍሬዎቹ በጥሩ ሁኔታ ተደርድረው በፕላስቲክ ተጠቅልለዋል። ከፍራፍሬዎቹ ቀጥሎ ምን ዓይነት ምርቶች አሉ?

በእንግሊዝኛ "E.R.T.A" ተብሎ ሲጻፍ፣ በማዕከሉ ደግሞ ቀይ ስቱዲዮ ወይም ማማ መሰል ቅርፅ ይገኛል። ይህ አርማ የየትኛው ተቋም ነው? ይህ ተቋም ምን ዓይነት ሥራዎችን ያከናውናል? ይህ አርማ ለመጀመሪያ ጊዜ ጥቅም ላይ የዋለው መቼ ነበር?

በትኩረት የተቀረጸው ምስል ስምንት ወንዶች በብስክሌቶች ላይ ቆመው ይታያሉ። ሁሉም ወንዶች ወደ ግራ አቅጣጫ እየተመለከቱ ነው፤ ከበስተጀርባ ሰማያዊ ሰማይና በታች የከተማ እይታ አለ።

ይህ የምስል ቅንጣቢ በሰማያዊ ከረጢት ውስጥ ከረጢት ውስጥ የተ የተቀመጡ ትኩስ አረንጓዴ ሚንት (ናና) የሚመስሉ ቅጠሎች በቅርብ ርቀት የተነሳ ፎቶ ነው?

ጥቁር ሰማያዊ ቀለም ያለው፣ በደንብ የተሰፋ እና ረጅም ራስጌ ያለው ዘመናዊ አልጋ ነው። አልጋው በቆሻሻ መሬት ላይ፣ ከቆርቆሮ አጥር ፊት ለፊት ተቀምጧል። አልጋው ምቹ እና ውበት ያለው ይመስላል። የዚህ አልጋ ዋጋ ምን ያህል ሊሆን ይችላል?

ይህ ምስል ቢጫ ፍሬዎችን የያዘ በቅጠሎቹ ላይ እሾህ ያለው የደረቀ የሚመስል ተክል ያሳያል። እፅዋቱ ከዐለት አጠገብ በፀሀይ ብርሃን ስር ያደገ ሲሆን፣ የቅጠሎቹ ጫፎች ወደ ቡኒነት ተለውጠዋል፤ ይህ ተክል የትኛው ዓይነት የዕፅዋት ዝርያ ሊሆን ይችላል?

በአውሮፕላን ማረፊያ፣ ሱፍ የለበሰ ወንድና ነጭ ባህላዊ ልብስ የለበሰች ሴት፣ የእስራኤልን ባንዲራ ይዘውና አይናቸውን ሸፍነው በጉልበታቸው ተንበርክከዋል። ከኋላ የእስራኤል ባንዲራ ያለበት መሰላል ከአውሮፕላን ላይ ይታያል። ይህ ትዕይንት የአይሁዶች ወደ እስራኤል መመለስን የሚያሳይ ምን ዓይነት ታሪካዊ ክንውን ነው?

የትራፊክ ፖሊሶች በሞተር ብስክሌት በከተማ መንገድ ላይ በአንድ ረድፍ ይጓዛሉ። የብርሃን ነጸብራቅ ያለው ቢጫ ልብስ እና ነጭ የራስ ጥቁር የሞተር ብስክሌት ፖሊሶች በከተሞች የትራፊክ ፍሰት አስተዳደር ውስጥ ምን ሚና ይጫወታሉ?

መንገዱን በሁለቱም ጎን ረዣዥም የዘንባባ እና ሌሎች ጥቅጥቅ ያሉ ዛፎች ተክለዋል። ግልጽ በሆነ ሰማያዊ ሰማይ ስር ሁለት ሰዎች በእግረኛ መንገድ ላይ ይጓዛሉ። ይህ መንገድ በየትኛው ሐገር ወይም ከተማ ሊገኝ ይችላል?

አንዲት ሴት መሬት ላይ ተቀምጣ ቡና ትቆላለች። ቡናው በትንሽ ምድጃ ላይ ተቀምጧል። የቡና ሲኒዎች፣ ጀበናና ዕጣን አለ። ሰዎች በዙሪያዋ ተቀምጠዋል። ትእይንቱ የኢትዮጵያ ቡና ሥነ ሥርዓት ነው። የቡና ሥነ ሥርዓት ምን ያህል ጊዜ ይፈጃል?

ንፁህ በሆነ ነጭ ዳራ ላይ፣ ጥቁር ቡናማ ቀለም ያለው ኮካ ኮላ መጠጥ በጠርሙስ ውስጥ ቀርቧል። ጠርሙሱ መሃል ላይ ቀይ መለያ ያለው ሲሆን፣ በላዩ ላይ ነጭ የCoca-Cola ጽሑፍ አለ። ለየት የሚያደርገው የጠርሙስ ቅርፅ ምን ተብሎ ይጠራል?

የላይኛው ክፍል ነጭ፣ የታችኛው ክፍል ደግሞ ደማቅ ቢጫ ቀለም ያላቸው፣ "TAXI" የሚል ምልክት በጣሪያቸው ላይ ያደረጉና በመንገድ ዳር ተሰልፈው የሚታዩት እነዚህ አዲስ የሕዝብ ትራንስፖርት መኪኖች፣ በከተማ ውስጥ ለየትኛው አገልግሎት እንዲውሉ ታስበው ነው?

ትልቅ ዘመናዊ ነጭ የህዝብ ማመላለሻ አውቶቡስ ሙሉ በሙሉ ይታያል። በፊት ለፊት ክፍል "SCANIA" የሚል ስም በግልጽ ተጽፏል። ተሽከርካሪው ለረጅም ርቀት ጉዞዎች የሚያገለግል ይመስላል። በኢትዮጵያ ውስጥ ለረጅም ርቀት የህዝብ ትራንስፖርት አገልግሎት የሚውሉ የታወቁ የአውቶቡስ ብራንዶች የትኞቹ ናቸው?

ፈሳሹ በእንፋሎት እየተንቦገቦገ ነው። ጀበናው በተጠለፈ መቆሚያ ላይ ሲሆን፣ በጎን ሁለት የተለበጡ ብርጭቆዎች ይገኛሉ። ጠረጴዛው በእንጨት ቅርጻ ቅርጽ ያጌጠ ነው። የፈሳሽ ዝግጅት እና አቀራረብ በየትኛው የኢትዮጵያ ባህል ውስጥ ዋነኛ ነው?

የከባድ መሣሪያዎች የግንባታ ቦታን ያሳያል። ቀይ የጭነት መኪና እና ቢጫ ኤክስካቫተር ጉድጓድ እየቆፈሩ ነው። ከበስተጀርባ ትላልቅ ከተማ ህንፃዎች ይታያሉ። ፕሮጀክቱ በመሠረተ ልማት ላይ ያተኩራል?

የተለያየ ልብስ የለበሱ አራት ወንዶች በአንድ የዝግጅት መድረክ ላይ ቆመዋል። መሀል ላይ የክርስትና እና የእስልምና ሀይማኖት መሪዎች ባህላዊ ልብሳቸውን ለብሰው ከጎናቸው በዘመናዊ ልብስ የለበሱ ሰዎች ይገኛሉ። የሀይማኖት መሪዎች በአንድ መድረክ መቆማቸው ምን መልዕክት ያስተላልፋል?

ትልቅና ኃይለኛ የሆነ ቡናማ ውኃ ያለው ፏፏቴ በአረንጓዴ ለምለም ሜዳማ ስፍራ ውስጥ ውኃው ከገደል ወርዶ አቧራማ ጭጋግ ፈጥሯል። ሰማያዊ ሰማይ እና ሩቅ ኮረብቶች ከበስተጀርባ አለ። ይህ ታዋቂ ፏፏቴ በኢትዮጵያ የትኛው ትልቅ ወንዝ ላይ ይገኛል?

በኢትዮጵያ በተለያዩ አካባቢዎች እንደ ሃገሩ ባህል እና ስርአት የተለያዩ አይነት የጸጉር አቆራረጥ አይነቶች አሉ። ለምሳሌ በአፋር ክልል ወንዶች ጸጉራቸውን አሳድገው ቂቤ ይቀቡታል። እናንተ ሌላ ምናይነት ታቃላችሁ?

የለበሰችው ልብስ ከሰማያዊ እና ግራጫማ መስመሮች የተሰራ ቀሚስ፣ ተመሳሳይ ንድፍ ያለው አጭር ጃኬት እና ፈካ ያለ ሰማያዊ ሸሚዝ ነው። ጃኬቷ ግራጫማ የእጅጌ ቀለበቶች አሉት። የዚህ አይነት የልብስ ንድፍ ስም ምንድን ነው?

የተለያዩ ትኩስ አረንጓዴ ቅጠላ ቅጠሎችና ቃሪያዎች በከተማ መንገድ ዳርቻ ላይ ለሽያጭ ቀርበዋል። በስተቀኝ አንዲት ሴት በዣንጥላ ስር ተቀምጣ ስትሸጥ፣ ሌላ ሰው ደግሞ በቅርብ ርቀት ይቆማል። እነዚህ አትክልቶች በኢትዮጵያ ምግብ ውስጥ ምን ያህል ትልቅ ቦታ ይይዛሉ?

ገበሬ ሁለት ፈረሶችን (ቡኒና ነጭ) በከመሮች (የሳር ክምር) ፊት ለፊት በሳር መሬት ላይ ሲመራ ያሳያል። ፈረሶቹ ለመስራት ዝግጁ ይመስላሉ። የፈረሶቹ አገልግሎት ለእርሻ ስራ ወሳኝ ነው?

ብዙ ወንዶች ሃይማኖታዊ ልብሶችን ለብሰው፣ በአረንጓዴ ስታዲየም ውስጥ በቀይ ምንጣፍ ላይ ቆመዋል። በጥንቃቄ ተሰልፈው የጸሎት ምንጣፎችን በመጠቀም ሃይማኖታዊ ድርጊት ያከናውናሉ። ይህ የጋራ ጸሎት የትኛውን ሃይማኖታዊ በዓል ያሳያል?

አርማ ው የኢትዮጵያ ህብረተሰብ ጤና ኢንስቲትዩትን ይወክላል። የአርማው መሀል ላይ ያሉት ክፍት መጽሐፍትና ሕንፃው የኢንስቲትዩቱን ምን አይነት ተልዕኮ ነው የሚያንፀባርቁት?

የውሃ ውስጥ አረሞች በብዛት ወንዙን እንደያዙ ሲታይ፣ ሰዎችም በድልድዩ ዳር ሆነው ሥራውን እየተከታተሉ ነው። ኤክስካቫተሩ በውሃ ውስጥ የሚሰራው የፅዳት ሥራ በዋነኛነት ምን ዓይነት ተክልን ለማስወገድ ነው?

በጥቁር ชั้น ላይ ለልደት እና ለፓርቲ የሚያገለግሉ ቁሳቁሶች ተደርድረዋል። እነዚህ ቁሳቁሶች የኮን ቅርጽ ያላቸው ባርኔጣዎች፣ ሳህኖች እና የምግብ መለዋወጫዎችን ያካትታሉ። እነዚህ የፓርቲ እቃዎች የትኛው ዓይነት ሱቅ ውስጥ ይገኛሉ?

አንድ ወጣት በገበያ ውስጥ በብዙ ትላልቅ የእህል እና ቅመማ ቅመም ከረጢቶች መሃል ተቀምጧል። ከረጢቶቹ እንደ ምስር፣ ባቄላ እና ሌሎች ጥራጥሬዎች በብዛት ይዘዋል። ጀርባው በተለያዩ ምርቶች የተሞላ መደርደሪያዎች አሉ። በዚህ ቦታ የንግዱ ዋነኛ ተግዳሮት ምንድን ነው?

ትምህርት ቤት መሰል ክፍል ውስጥ በተስተካከለ የተ በ መንገድ የተደረደሩት በርካታ የእንጨትና የብረት ጠረጴዛዎች እና ወንበሮች በትክክል እንዴት ተሰብስበው ተቀምጠዋል?

ቀይ ሻሽ የደረገች አሮጊት ሴት በጀርባዋ ግድግዳ ፊት ለፊት መሬት ላይ ተቀምጣለች። ሴትየዋ የተለያዩ የእርሻ ምርቶች እንደ ድንች፣ ቲማቲም፣ ቅመማ ቅመም ትሸጣለች። ብዙ እቃዎች በከረጢት ውስጥ ተቀምጠዋል። ሴትየዋ የምትሸጣቸው ነገሮች የትኞቹ ገበያዎች ውስጥ በብዛት ይሸጣሉ?

አራት ቀይ እንጆሪዎች በአረንጓዴ ቅጠሎችና ቡናማ አፈር ውስጥ ተቀምጠዋል፣ አንደኛው በከፊል ተበልቶ ይታያል። እንጆሪው ለአካባቢው ፍሬ አብቃይ ነው ወይስ ከውጪ የመጣ?

ጨርቁ ሰውነቱን ከሞላ ጎደል የሸፈነ ሲሆን በእጁ እንጨት ይዟል። ከታች አረንጓዴ አጭር ቀሚስ ያለ ሲሆን ከበስተጀርባው ከእንጨት የተሰሩ ያጌጡ ወንበሮች አሉ። ይህ ልብስ የየትኛው የኢትዮጵያ ብሔር ባህል ሊሆን ይችላል?

ይህ ምስል የ"ሐበሻ" (Habesha) የሚል ስም የተጻፈበትን ቢራ ጠርሙስ እና ሙሉ ብርጭቆ ቢራ ያሳያል። ጠርሙሱ ቡናማ ሲሆን፣ ቢራው ወርቃማ ነው። በኢትዮጵያ ውስጥ ከቅርብ ዓመታት ወዲህ የቢራ ምርቶች ምን ያህል ተወዳጅነት አግኝተዋል?

አውራ ጎዳና ላይ በሚሄድ መኪና ውስጥ የፊት መስታወት ላይ የተገጠመ ዳሽ ካሜራ አለ። ካሜራው መንገዱን እየቀረጸ ነው። ውጭ በረዥም መንገድ ላይ መኪናዎች ሲሄዱ እና የብርሃን ምሰሶዎች አሉ። የዳሽ ካሜራ መኪና ውስጥ መኖሩ ጠቀሜታው ምንድን ነው?

እነዚህ ቀይ እና ጥቁር ቀለሞች የተቀላቀሉባቸው፣ የተጠለፉ የሚመስሉ ቀላል የእግር ጫማዎች ናቸው። ጫማዎቹ በነጭ ወለል ላይ የተቀመጡ ሲሆን፣ ከበስተጀርባ በወርቃማ እቃ ውስጥ ያለ ትንሽ አረንጓዴ ተክል ይታያል።

ፈገግታ ያላት አንዲት ትንሽ ልጅ ብርቱካናማ ልብስ ለብሳ ጥቁር ሰሌዳ ላይ በኖራ ፊደላትን ስትጽፍ ይታያል። ፊደሎቹ ከA እስከ Z የተጻፉ ሲሆን፣ የክፍሉ ግድግዳ በጭቃ የተለሰነ ነው። ይህ ፎቶ መሰረታዊ ትምህርትን በማግኘት ረገድ የምን ዓይነት አዎንታዊ ተስፋ ሊያሳይ ይችላል?

ይህ ምስል የዓሣ አጥማጅ ሐይቅ ላይ በባህላዊ ጀልባ ውስጥ ሆኖ ያሳያል። እጆቹ ላይ ሁለት ትላልቅ ዓሣዎች ይዟል፤ ብዙ ዓሣዎች በጀልባው ስር ይታያሉ። የዓሣ ማጥመድ ኢንዱስትሪ ለጣና ሐይቅ ዙሪያ ነዋሪዎች የሥራ ዕድልና የምግብ ዋስትናን ምን ያህል ይደግፋል?

ጠፍጣፋ ነጭ ሳህን ላይ እንጀራ ተነጥፎ፣ ሁለት የተጠቀለሉ ቁርጥራጮች ከስጋ ወጥ እና ከአትክልት ጋር ቀርበዋል። ወጡ ቀይ ቀለም ያለውና ቅመም የበዛበት ይመስላል። የዚህ ምግብ ስም በአገርዎ ምን ይባላል?

ብዙ አውራ ጎዳናዎች ያሉት ትልቅ የኢንዱስትሪ ፓርክ ይታያል። ቀይ እና ግራጫ ቀለም ያላቸው ዘመናዊ የፋብሪካ ህንፃዎች ተሰልፈዋል። አካባቢው ለመሠረተ ልማት እና ኢንቨስትመንት ትልቅ ቦታ የተሰጠው መሆኑን ያመለክታል። በኢትዮጵያ ውስጥ የኢንዱስትሪ ፓርኮችን ማቋቋም ጥቅሙ ምንድን ነው?

ይህ ምስል የሦስት ዋና ቀለማት መደራረብን ያሳያል። ቀይ፣ ቢጫ እና ሰማያዊ ቀለም ሲደባለቁ ብርቱካናማ፣ አረንጓዴ እና ወይን ጠጅ ቀለም ይፈጠራል። ይህ የቀለማት መቀላቀል በኢትዮጵያ ባህላዊ ጥበባት ውስጥ ምን ያህል ጥቅም ላይ ይውላል?

ተደራርበው የተቀመጡ በርካታ የቆርቆሮ አንሶላዎች ቀርበዋል። አንሶላዎቹ በብርማ ብረታማ ቀለም እና በማዕበል (Corrugated) ቅርጽ የተሠሩ ናቸው። ለግንባታ ወይም ለተለያዩ መሸፈኛ አገልግሎት የሚውሉ ቁሳቁስ ናቸው። የዚህ ቆርቆሮ ዋጋ በኢትዮጵያ ገበያ በቅርቡ ምን ያህል ጨምሯል?

የነጭ ልብሷ አንገት በወርቃማ ጥልፍ ያጌጠ ነው። እንዲሁም የጨረቃ ቅርጽ ያላቸው የጆሮ ጌጦች እና የአንገት ጌጥ ለብሳ በደስታ ትስቃለች። በሴትየዋ ፀጉር ላይ የሚታየው ቡናማና ብርቱካናማ የፀጉር ቀለም በኢትዮጵያ ፋሽን ውስጥ ምን ዓይነት አዝማሚያ ሊያመለክት ይችላል?

ጥቁር ዳራ ላይ፣ ሞቅ ያለ ጥቁር ቡና በእንፋሎት እየተነነ በነጭ ጽዋ ውስጥ ይቀርባል። ጽዋው ነጭ በሆነ ሳህን ላይ ሲቀመጥ፣ ከታች በስተቀኝ ጥቂት ቡናማ የቡና ፍሬዎች አሉ። የዚህ ቡና መዓዛ ምን ያህል ደስ የሚል ሊሆን ይችላል?

በቀይ ምንጣፍ እና በአረንጓዴ እብነበረድ በተሠራ የፓርላማ አዳራሽ ውስጥ፣ ጥቁር ልብስ የለበሱ ሁለት ሰዎች የኢትዮጵያን ባንዲራ ይዘዋል። ከፊታቸው የአበባ ማስቀመጫ እና መጽሐፍ የተቀመጠበት ትንሽ ጠረጴዛ አለ። የኢትዮጵያ ባንዲራ የያዙት እነዚህ ሰዎች ማን ናቸው?

የመቆሚያው ቦታ እርጥብ ሲሆን ቢጫ የማስጠንቀቂያ መስመሮች አሉት። በሩቅ ሌላ ባቡርና ሕንፃዎች አሉ፤ ይህም በከተማ ውስጥ የሚደረግ የሕዝብ ትራንስፖርት አገልግሎት ነው። ይህ አይነት የባቡር ትራንስፖርት በየትኛው ትልቅ የኢትዮጵያ ከተማ ውስጥ ሊገኝ ይችላል?

ንድ ሰው ጥቁር ልብስ (ሱት) እና ቀይ ክራባት ለብሶ በአደባባይ መድረክ ላይ ቆሟል። ግለሰቡ ብርጭቆ ለብሶ ከመድረክ በስተጀርባ ባለው አረንጓዴ በሚመስል ግድግዳ ፊት ንግግር ሲያደርግ ቀርቧል። በተለምዶ እንደዚህ ያሉ ንግግሮች የሚደረጉት በየትኛው ዓለም አቀፍ መድረክ ላይነው?

በአፈርማ ወለል ላይ በተደረደሩ ቅርጫቶች ውስጥ የተለያዩ ጌጣጌጦችና የእጅ ሥራዎች ለሽያጭ ቀርበዋል። ከጌጣጌጥ በተጨማሪ የጊኒ ወፍ ቅርጾች፣ የኢትዮጵያ ባንዲራ እና የአንድ ሰው ሥዕሎች ይገኛሉ። ይህ ዕቃዎች የሚሸጡበት ቦታ ምን ዓይነት ገበያ ወይም ሱቅ ሊሆን ይችላል?

ረዣዥም የካሞፍላጅ ቀለም ያላቸው የጎማ ቦት ጫማዎች አሉ። የጫማዎቹ ቀለሞች ቡናማ፣ አረንጓዴ፣ ጥቁርና ሰማያዊ ቅንጅት ነው። ቦት ጫማዎቹ ከፍተኛ የእግር ጥበቃ የሚሰጡ ሲሆን፣ የት አካባቢ ጠቃሚ ናቸው?

ውብ ምስል በዛፎች የተከበበ ሰፊ የውሃ አካል (ሐይቅ ወይም ወንዝ) ያሳያል። ዳርቻው በአረንጓዴ ተክሎችና ጥቂት ሕንፃዎች የተሞላ ነው። ከተማዋና ተፈጥሮው ተስማምተው ይታያሉ። አካባቢው ለዕረፍት ምቹ ነው?

የእደ ጥበብ ስራዎችን ለመስራት ከሚያገለግሉት ውስጥ አንዱ እና ዋነኛው ጥጥ ነው። ጥጥ በብዛት ባህላዊ የእደጥበብ ውጤቶች ተብለው የሚታወቁትን እንደ ቀሚስ እና ኩታ ለመስራት ያገለግላል። ጥጥን ከምን እናገኛለን?

በሰማያዊ የደንብ ልብስና ነጭ ኮፍያ የለበሰች የትራፊክ ፖሊስ ሴትን ያሳያል። እሷ በቆሻሻ መንገድ ላይ ከቢጫ ሕንፃ ፊት ለፊት ቆማለች። ፖሊሱ የመንገድ ደኅንነትን ለመጠበቅ ትረዳለች?

ትልቅ የመጋዘን ክፍል ውስጥ በርካታ ቡናማ ከረጢቶች ከግድግዳው ጋር በከፍታ ተደርድረዋል። አንዳንድ ከረጢቶች መሬት ላይ ተከማችተዋል፣ ጣሪያው ደግሞ በሸንበቆ ተሸፍኗል። በእነዚህ ከረጢቶች ውስጥ ምን ዓይነት ዕቃዎች ተከማችተዋል?

ሶስት ሴቶች በውጭ ገበያ ላይ ተቀምጠው የደረቀ ምግብ ሲለዩ ይታያሉ። አንዲት ትንሽ ልጅ የምትሰጠውን እህል በጉጉት ትመለከታለች። ከኋላቸው ላይ የዩናይትድ ስቴትስ ባንዲራ ያለበት የእርዳታ ከረጢት አለ። በኢትዮጵያ ለተቸገሩ ሰዎች የእርዳታ እህል እንዴት ይከፋፈላል?

አዳራሹ በነጭ ጨርቆች፣ መጋረጃዎችና ደብዛዛ መብራቶች ያጌጠ ነው። ረዣዥም ጠረጴዛዎች በነጭ የአበባ ማስቀመጫዎችና ወንበሮች ተሞልተዋል። ይህ ቦታ ምን ዓይነት ክስተት ለማስተናገድ ተዘጋጀ?